አንዲት ሞዴል በካትወልክ ላይ ቆማለች። ነጭ የኢትዮጵያ ባህላዊ ልብስ ለብሳለች። ወገቧ ላይ ባለ ብዙ ቀለም ያለው ሽርጥ አስራለች። ፀጉሯን ከኋላ በኩል አሰረችው። ሞዴሏ ያለ ጫማ ትሄዳለች። ከበስተጀርባ ሌሎች ሰዎች ተቀምጠው የፋሽን ትዕይንቱን ይከታተላሉ።

ቦታው በነጭ፣ ሮዝ እና ወርቃማ ፊኛዎች ቅስት ተጊጧል። ሁለት ወርቃማ ትናንሽ ጠረጴዛዎች እና ነጭ ጨርቅ ያለው ትልቅ ቅስት ከበስተጀርባው አሉ። ብዙ ነጭና ወርቃማ የግብዣ እቃዎች በግንባር ቀደምትነት ተቀምጠዋል። ይህ ዝግጅት ምን አይነት ዝግጅት ለማክበር ተዘጋጀ?

ሊጠፋ የተቃረበ እና አመድ የበዛበት እንጨት ከትንሽ ፍም እሳት ጋር ለሸክላው ሙቀትን ይሰጣል። ይህ ሸክላም ከወደ ክዳኑ እንፋሎትን ያወጣል። የሚቀጣጠለው እንጨት በምን አማካኝነት ነው ለተጣደበት ሸክላ ድስት ሙቀትን እየሰጠ የሚገኘው?

ሶስት ሴቶች እና ሶስት ወንዶች አንድ ባንድ ሆነው የተወሰኑት የተወሰኑትን አቅፈዋቸው ቆመዋል። ሁሉም ተመሳሳይነት ያለው የባህል ልብስን ለብሰዋል። ከቆሙት ሰዎች መሃል ምን ያክሎቹ ፈገግ ብለዋል?

ከፍተኛ የሆነ ወንዝ በደረቅና በተራራማ ሸለቆዎች መካከል ይፈሳል። የወንዙ ውሃ ቡናማ ቀለም አለው፤ ተራሮቹ በአረንጓዴ ቁጥቋጦዎችና በደረቅ መሬት ተሸፍነው ግርማ ሞገስ ያለው ገጽታ አላቸው።

አንድ ክብ ጠረጴዛ ላይ ለቡና ሥነ ሥርዓት የሚያስፈልጉ ነገሮች ተደርድረዋል። ስድስት ያጌጡ የቡና ስኒዎችና አንድ ጥቁር ጀበና አሉ። ስኒዎቹ በትልልቅ የሣር ቁርጥራጮች ተከብበው ይታያሉ። ፖፕ ኮርን፣ ስኳር እና ዳቦ ከበስተጀርባ አጠገብ ተቀምጠዋል። ጠረጴዛው ምን አለበት?'

የኢትዮጵያ ባህላዊ ምግብ የሆነውን ልብ የሚሞላ የፆም ወጥ ስብስብ ከሰላጣ ጋር በዳርና በዳር በለሰለሰ የእንጀራ ጫፍ ላይ ። በተጨማሪም ትንሽ የበርበሬ ወጥ ጎድጓዳ ሳህን አለው።

ቫይንትራማ በሚመስል ዳራ ላይ ደማቅ የጭማቂ ማስታወቂያ ነው። ትልልቅ የብር ቀለም ያላቸው የአማርኛ ፊደላት “ፐርፕል ጁስ” ይላሉ፣ ከታችም በእንግሊዝኛ “ፐርፕል ጁስ” የሚል አረንጓዴ ፅሁፍ አለ። በምስሉ ላይ የትኞቹ ፍራፍሬዎች ተስለው ይታያሉ?

የቆንጆዋ ትንሽ ልጅ አፍሮ ፀጉር ላይ የፈካ ሮዝ አበባ አለ። የአንገት ሐብል እና የጆሮ ጌጥ አድርጋለች። ወደ ቀኝ ከፍ ብላ ስትመለከት ፈገግታ ፊቷ ላይ ሰፍሮአል። ከኋላ ያለው ገጽታ ፈዛዛ ነው። ልጅቷ ያደረገችው የአንገት ሐብል ከምን ዓይነት ነገር ነው የተሠራው?

ጥቁር እና ረዥም የጎን ጥለት የተሠራ ፀጉር ያላት ወጣት ሴት ናት። ጆሮዋ ላይ የክርስትና ቅርጽ ያለው የጆሮ ጌጥ ያደረገች ሲሆን፣ ሮዝ የድመት ስዕሎች ያለበት ቲሸርት ለብሳ ደረጃ ላይ ተቀምጣለች።

ጥቁር ልብስና ቀይ ክራባት ያደረገ ሰው ከመስታወት መድረክ ጀርባ ቆሟል። ግለሰቡ መነጽር ያደረገ ሲሆን ከፊቱ ሁለት ማይክሮፎኖች አሉ። ከበስተጀርባ በሰሌዳ ድንጋይ የተሠራ አረንጓዴ ግድግዳ ይታያል። ይህ ሰው ስለየትኛው ጉዳይ ንግግር ያደርጋል?

ቢጫ ካፕ እና ሰዓት ያደረጉ፣ ፂም ያላቸው ሰው ማይክሮፎኖች ፊት ለፊት ሲናገሩ ያሳያል። ሰውየው ነጭ ሸሚዝ የለበሱ ሲሆን፣ ከኋላው የኢትዮጵያ ባንዲራ አለ፤ ይህም የፕሬስ ኮንፈረንስ ሁኔታን አይገልጽም?

አንድ ትንሽ ልጅ ግራጫ ሸሚዝና አረንጓዴ ቁምጣ ለብሶ በአንድ አሮጌ መጋዘን ውስጥ ተንቀሳቃሽ ጋሪ ይጎትታል። ጋሪው በሰንሰለት ከብረት ዘንግ ጋር ተያይዟል። ከበስተጀርባ የተበላሹ የባቡር ፉርጎዎች አሉ። ይህ ልጅ እንደ ሰራተኛ ይቆጠራልን?

ጥቁርና ቡናማ ቀለም ያለው የቢሮ ጠረጴዛና ተንቀሳቃሽ ወንበር ከቤት ውጭ ተቀምጧል። ወንበሩ ሰማያዊ ቀለም ያለው ሽፋን አለው። ጠረጴዛው መሳቢያዎች አሉት። ከበስተጀርባ ብዙ ሌሎች ጥቁር ወንበሮች ለሽያጭ ተደርድረዋል።

በሰማይ ላይ በተነጠፈው ዘመናዊ ድልድይ ስር መኪናዎች በተለመደው መንገድ ላይ ሲያልፉ ይታያል። ድልድዩ ከከተማዋ ሕንጻዎችና ዛፎች በላይ ከፍ ብሎ የከተማዋን ፈጣን እድገት ያሳያል። ይህ ከፍተኛ ድልድይ በየትኛው የአዲስ አበባ ክፍል ይገኛል?

የቤጂ ቀለም ያለው ዘመናዊ ቤት ከፊትለፊት በጥቁርና ነጭ ያጌጠ የብረት በር አለው። በሩ ፊት ለፊት ቀይ የጡብ ንጣፍ መንገድ ይታያል። አጥር ላይ የተጠላለፈ ሽቦ የደህንነት መጠበቂያ መሳሪያ ነው። የግንባታ መሬት ዋጋ በአዲስ አበባ ከተማ ለምን ያህል ከፍ አለ?

ቀይ ሽፋን ያለው መጽሐፍ። ከላይ ትልቅ ጦቢያ የሚል ርዕስ በጥቁር ፊደላት ተጽፏል። ሽፋኑ በጥቁር መስመሮች ታጥሯል። ሁለት የአማርኛ ጥቅሶች ከታች ተጽፈዋል። ዋጋው ብር ፳.፰፰ የሚል በታችኛው ቀኝ ክፍል አለ። መጽሐፉ ምን ዓይነት ይዘት ሊኖረው ይችላል?

ይህ ምስል አምስት የተለያዩ የወንዶች ጫማዎችን ያሳያል፤ ከእነዚህም መካከል ጥቁር የቆዳ ቁምጣ ጫማዎች፣ ቡናማ ቁርጭምጭሚት ጫማዎች እና ነጭ ይገኙበታል። ከእነዚህ ጫማዎች መካከል የትኛው ለንግድ ስራ ልብስ ተስማሚ ነው?

ጥቁር ቀለም ያላቸው የሴቶች ሹል ጫማዎች፣ ከፍ ያለ ቀጭን ብርማ ተረከዝ ያላቸው፣ በነጭ ዳራ ላይ ቀርበዋል። ከጫማዎቹ በስተጀርባ በአበባ ማስቀመጫ ውስጥ የተቀመጠ ትንሽ የቁልቋል ተክል ይገኛል። በኢትዮጵያ ባህል ውስጥ ጫማ በስጦታ መልክ መሰጠቱ ምን ትርጉም አለው?

በረዷማ ልብስና ኮፍያ የለበሰ አዛውንት ሰው በተራራ ጫፍ ላይ ቆሞ ነው። ጡንቻማ ክንዱን ከፍ አድርጎ የድል ምልክት ሲያሳይ፣ ከበስተጀርባው አረንጓዴ ገጽታዎች ይገኛሉ። ይህ ሰው ወደ የትኛው ተራራ በመውጣት ድል አግኝቶ ይሆን?

ይህ ምስል አራት ማዕዘን ቅርጽ ያለው ቆዳ ወይም ደብል ልክ እንደ ተወጠረ ጨርቅ በእንጨቶች ላይ ተዘርግቶ ሲደርቅ ያሳያል። ፤ ዙሪያውም ለማድረቅ በሚመስል መንገድ በገመድ ታስሯል። ይህ ባህላዊ የማድረቅ ሂደት ለቆዳው ጥራት ምን ያህል አስተዋጽኦ ያደርጋል?

በውጭ ክፍት ቦታ ላይ ያለ የንግድ ቦታ ነው። አንድ ወጣት ጎንበስ ብሎ ዘይት ወይም ሌሎች ፈሳሾች የያዙ የፕላስቲክ ማሰሮዎችንና በርሜሎችን እየደረደረ ነው። የንግድ ቦታው በቆርቆሮ የተሰራ ሲሆን፣ በግንባር ቀደምት ለሽያጭ የቀረቡ ዕቃዎች ተቀምጠዋል። ቦታው ቀላል የአገልግሎት መስጫ ነው።

ዘመናዊ የእንጨት ባንከር አልጋ። ባለ ሁለት ፎቅ አልጋው መሳቢያዎች እና መደርደሪያዎች በውስጡ አሉት። አልጋዎቹ ባለ ቀለም ፍራሽ ተዘርግተውበት ለአጠቃቀም ዝግጁ ናቸው። በጎን በኩል ጠመዝማዛ ደረጃ አለው። ለተሰራበት እንጨት የትኛው ቀለም ጥሩ ነው?

ማስታወቂያው የኢትዮ ቴሌኮምን አስረኛ ዓመት ነው። በማስታወቂያው ላይ "የቴሌኮም ሕብረተሰብ" እና "አንድነት" የሚሉ ቃላቶች አሉ። ዳራው አረንጓዴ፣ ነጭ እና ሰማያዊ ሲሆን፣ በላዩ ላይ ደግሞ የከበሩ ነገሮች ይበተናሉ። የኢትዮ ቴሌኮም ዋናው አርማ የት ላይ ይገኛል?

ባህላዊ ልብስ የለበሱ ጥንዶች ከፊት ለፊት ቆመዋል። ወንዱ ነጭ ልብስ ለብሶ በትረ ይዟል፤ ሴቷ ጥቁርና ወይን ጠጅ ያሸበረቀ ቀሚስ አድርጋለች። ከበስተጀርባ ሌሎች ሰዎች ይታያሉ። ይህ የሐረር ከተማ የጋብቻ ሥነ ስርዓት ሊሆን ይችላል?

የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የኢትዮጵያ ጠቅላይ ሚኒስትር ዐቢይ አህመድ ጋዜጣዊ መግለጫ ሲሰጡ ቀርበዋል። መሪዎቹ ፊት ለፊት የየሀገራቱ ባንዲራዎችና የማይክሮፎን መቆሚያዎች አሉ። መሪዎቹ በምን ጉዳዮች ላይ ተወያይተው ይሆን?

አንድ ሱፍ እና ቀይ ከረባት የለብሰ ሰው አለ። ሰውየው ፈገግታ አሳይተው አውራ ጣታቸውን ወደ ላይ አድርገው አድናቆትን እየገለጹ ነው። ከፊታቸው ደግሞ ማይክሮፎን አለ። ይህ ሰው በየትኛው መስክ የሚታወቅ ዝነኛ ሰው ሊሆን ይችላል?

ቢጫ ቀለም ያለው ኒዶ የተባለ የወተት ዱቄት ቆርቆሮ። በቆርቆሮው ላይ ኒዶ ፉል ክሪም ሚልክ ፓውደር ፎርቲፋይድ የሚል ጽሑፍ አለ። የወተት ዱቄት በብርጭቆ ውስጥ ወተት ሲፈስ ያሳያል። የኔስሌ ምልክት ከላይ ይገኛል። ይህ የወተት ዱቄት የትኞቹን ንጥረ ነገሮች ይዟል?

ይህ ትዕይንት የተጨናነቀ የጎዳና ላይ መልክዓ ምድርን ያሳያል። ዋናው ትኩረት በትልቅ ቡናማ ግንባታ እና በፊቱ ቆመው በበርካታ የህዝብ ትራንስፖርት ተሽከርካሪዎች ላይ ነው። በአማርኛ የተፃፉ ብዙ የማስታወቂያ ሰሌዳዎች ከመኪናዎቹ በላይ ይታያሉ፤ እግረኞችና መኪናዎች ሲጓዙ ይታያሉ።

የጤና ተቋም ውስጥ በሆስፒታል አልጋዎች መካከል አንዲት እናት ትንሽ ሕፃን በደስታ አቅፋለች። ሕፃኑ በብርቱካን ነጭ ስትራይፕ ቲ-ሸርትና ቢጫ ሱሪ ለብሷል። እናቲቱ የፀጉር አሠራሯን በሽሩባ ሰርታ ነጭ የህክምና ጋውን ደርባለች። እናትና ልጅየጤና አገልግሎት ሲያገኙ በየትኛው ሀገር ውስጥ ነው?

የፀሐይ ብርሃን የተራራውን ክፍል በግልጽ ያበራል፤ የተቀረው ክፍል ግን በጥላ ተሸፍኗል። በኮረብታው ጫፍ ላይ ቤቶች መገንባታቸው የትኛውን የኢትዮጵያ ገጠራማ የሰፈራ አሠራር ያመለክታል?

ይህ ምስል ጥቁር ቲሸርት የለበሰ ፈገግታ ያለው ሰው ያሳያል። እጆቹን ደረቱ ላይ አጣጥፎ ሲቆም፣ ጥቃቅን ፂም እና የወርቅ የአንገት ሐብል አለ። ይህ ሰው በኢትዮጵያ በየትኛው የኪነጥበብ ዘርፍ ይታወቃል?

የተከበረ ሰውነትዎ የሚያስፈልገው መረጃ እነሆ። አዲስ የንግድ ህንፃ ነው። ከፊት ለፊቱ በቢጫ ቀለም 'የፍቅር እንጀራና ወጥ ቤት' ተብሎ ተጽፏል። ግድግዳው ጥቁር ሲሆን በስር በኩል ደግሞ በድንጋይ የተለበጠ ነው። ይህ የምግብ ቤት ህንፃ በየትኛው ከተማ ይገኛል?

በክብ መለያው ዙሪያ የኢትዮጵያ ፊደላት ተጽፈዋል። ከበስተጀርባው ደግሞ ከሎጎው ተነስተው የሚሽከረከሩ የሚመስሉ ቀጭን ወርቃማ መስመሮች ማዕበል ፈጥረዋል። ይህ መለያ (ሎጎ) የማን ወይም የየትኛው ተቋም ነው?

ይህ የሰርግ ወይም የልደት በዓል ማስዋቢያ በነጭ ቀለም እና በደማቅ ብርሃን ያጌጠ ነው። መድረኩ በነጭ ጸጉራም ምንጣፍ የተሸፈነ እና ከዋክብት የበዛበት ጥቁር ዳራ አለ። ይህ የከዋክብት መልክዓ ምድር ማስዋቢያ ለየትኛው ምሽት የተዘጋጀ ይሆን?

አንድ ፈረስ ላይ የተቀመጠ ሰው ፈረሱ የኋላ እግሮቹ ላይ እንዲቆም በማድረግ ትዕይንት እያሳየ ነው። ፈረሱ በቀይ ጅራትና በግምባር ጌጣጌጦች ያጌጠ ሲሆን የለበሰው ፈረሰኛ ነጭ ልብስ ለብሷል። ዝግጅቱ በተሰባሰበ ሕዝብ ፊት ክፍት በሆነ ሜዳ ላይ ቀርቧል።

እርስ በእርሳቸው በቅደም ተከተል የተቀመጡ ሶስት ጥቁር የሸክላ ማብሰያ ዕቃዎች በነጭ በዓይነ-ብዙ ጨርቅ ላይ ይታያሉ። የላይኛው ክዳን በውስጡ ለመያዝ የሚረዳ ትንሽ እጀታ አለው። እነዚህ ባህላዊ የሸክላ ዕቃዎች ምን ዓይነት ምግቦችን ለማብሰል ሊያገለግሉ ይችላሉ?

አንድ አዛውንት ሰው የሚያብረቀርቅ ግንባርና ጥቁርና ነጭ ጺም አለው። ነጭ ልብስ የለበሰ ሲሆን ፈገግታ ያለው ፊቱ የደስታ ስሜት ያሳያል። ይህ ሰው በየትኛው ታሪካዊ ወይም ሃይማኖታዊ ጉዳይ ይታወቅ ይሆናል?

በፒች፣ በወርቅ እና በሐምራዊ ፊኛዎች ያጌጠ ነጭ የአበባ ቅስት ከእግረኛው ጀርባ ቆሟል። 'መልካም ልደት' የሚል ምልክት እና የፍሮዝን ፊልም ገጸ ባህሪ ከምንጣፍ ወለል አጠገብ ተቀምጠዋል።

ትልቅ የደረቀ፣ ቢጫ-ቡናማ ቀለም ያለው የዘንባባ ቅጠል በመስታወት የአበባ ማስቀመጫ ውስጥ አሉ። ከፊት ለፊቱ ነጭ ወፍራም ሻማና ከኋላው ደግሞ ጥቂት የደረቁ አበቦች በሌላ ነጭ የአበባ ማስቀመጫ ውስጥ አሉ። እነዚህ ማስዋቢያዎች ለክፍሉ ውበት ምን ጥቅም አለው?

ፈዛዛ ቡኒ ቀለም ያለው ኤላንድ አውራ ቀንዱን አጎንብሶ መሬት ላይ ያለ አጭር ሣር ይበላል። አፈሩ ጭቃማ ሲሆን፣ ከበስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎች አሉ።

የምግብ ወጡ ቀለሙ ቡናማ ቀይ ሲሆን በአካባቢው የተዘረጋ እና የተጠቀለለ ሌላ እንጀራአለ። ምግቡን ለመመገብ ከስር የተዘረጋውና ከጎኑ የተጠቀለለው እንጀራ በኢትዮጵያ ባህል ምን ያህል አስፈላጊ ነው?

ድንጋይ ተፈልፍሎ በተሰራ ዋሻ መሰል የቤተክርስቲያን ክፍል ውስጥ የአማኞች ስብስብ ይታያል። ነጭ ካባ ለብሰው ከበሮና የጸሎት በትረ መንግሥት ይዘው ተቀምጠዋል። ቦታው በትላልቅ ቀይ መጋረጃዎችና ምንጣፎች ያጌጠ ነው፤ ይህ የጸሎት ሥነ-ሥርዓት የትኛው ታሪካዊ ቦታ ላይ ይካሄዳል?

በአረፋ የተሞላ ብርጭቆ ቢራ እና አንድ ቡናማ የቢራ ጠርሙስ በጠረጴዛ ላይ ። የጠርሙሱ መለያ ቀይ፣ ጥቁር እና ወርቃማ ቀለም ያለው ሲሆን በላዩ ላይ በአማርኛ "ሜታ ቢራ" የሚል ጽሑፍ ይነበባል።

አንድ የስፖርት ጋዜጣ ሽፋን ላይ በዋናነት የእግር ኳስ ተጫዋቾች ፎቶግራፎችና ጽሑፎች አሉ። ከላይ በኩል ደግሞ የኩርኩር የማዕድን ውሃ ማስታወቂያና የስፖርት ዜና ጽሑፍ ይገኙበታል።

ፕላስቲክ ጠርሙሶችና ሌሎች ቆሻሻዎች በውሃ ላይ በብዛት ተንሳፍፈው ይታያሉ። ቆሻሻው ከብዙ አረንጓዴ የውሃ ላይ ተክሎችና ጥቁር ውሃ ጋር ተቀላቅሏል። ይህ ከፍተኛ የውሃ ብክለትን ያሳያል። ተንሳፋፊዎቹ የፕላስቲክ ቆሻሻዎች በአካባቢው ላይ ያለውን ስጋት ያስረዳሉ።

ብዙ የአሻንጉሊት ምስሎች ባህላዊ የኢትዮጵያ ነጭ አልባሳት ለብሰው ተሰልፈዋል። ረጅም በሆነ የንግድ መደብር ውስጥ ልብሶቹ ተንጠልጥለዋል። በመንገዱ ላይ ሌሎች ሰዎች ሲያልፉ አሉ፤ የሽያጭ ቦታውም ውጪ ነው።

ድንጋያማ በሆነ መሬት ላይ፣ ጥቁር ፊደላት ያለበት የእንጨት ምልክት አዲስ ዙ ፓርክ ወደ አንበሳ ቤት መግቢያ ያመለክታል። የአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ከምልክቱ አጠገብ በግራ በኩል ይውለበለባል። አረንጓዴ ሣርና ትልልቅ ድንጋዮች በጀርባው አሉ።

ይህ አርማ ደባርቅ ዩኒቨርሲቲን የሚወክል ሲሆን፣ በመካከል ላይ የዋልያ ፍየል፣ የተራራማ ቦታ እና መጽሐፍ ያሳያል። አርማው በእውቀትና በግብርና ላይ አጽንኦት የሚሰጥ ይመስላል። ይህ ዩኒቨርሲቲ የሚገኘው በሲሚን ተራራማ አካባቢ ሲሆን፣ የዋልያ ፍየል መገኘቱንና መከላከልን ያመለክታልን?

በርካታ ሰዎች ነጭ የባህል ልብሶች ለብሰው፣ ቀለም ያበጀ ሻርፕ ደርበው የልብስ ምርቶችን ይመለከታሉ። በሰዎች የተከበበ ጠረጴዛ ላይ የተለያዩ ሰማያዊ፣ ጥቁርና ሌሎች ቀለሞች ያላቸው ልብሶች በክምር ተዘርግተዋል።

ፍርስራሹ ከፍ ባለው ኮረብታ ላይ የሚገኝ ሲሆን፤ ለመውጣት የሚያገለግል የድንጋይ ደረጃ አለው። ይህ ቤተ መንግሥት በየትኛው የኢትዮጵያ ከተማ ውስጥ ይገኛል? ይህ ቤተ መንግሥት መቼ ተገነባ እና ማን ገነባው?

የሚታየው ወታደራዊ ዩኒፎርም የለበሰና ከፍተኛ ማዕረግ ያለው ሰው ማን ነው? ይህ ሰው በኢትዮጵያ መከላከያ ሰራዊት ውስጥ ምን አይነት ቁልፍ ሚና ወይም ቦታ ይዟል?

ሁለት ፈዛዛ አረንጓዴ የጠርሙስ መክደኛዎች በነጭ ወረቀት ላይ ተቀምጠዋል። አንደኛው መክደኛ ውስጥ ጥቁር ቢጫ ፈሳሽ ሲኖር ሌላኛው ውስጥ ደግሞ አረንጓዴ ፈሳሽ አለ።

ፀሐይ በፈዛዛና ጥርት ያለ ሰማይ ላይ ሆና በውሃ አካል ላይ ብርሃኗን ስታንፀባርቅ ጨለማ የሚመስሉ ደሴቶች ከሩቅ ይታያሉ። ይህ ውሃ አካል በኢትዮጵያ ውስጥ የቱሪዝም ማዕከል የሆነው የየትኛው ታላቅ ሐይቅ ክፍል ሊሆን ይችላል?

ቤቱ ቀይ ቆርቆሮ ጣሪያ እና በቡናማ እንጨት የተሰሩ በራንዳዎች አሉት። ወደ ላይ የሚያስወጣ ቀይ ምንጣፍ የተነጠፈበት ደረጃ አለ፤ የቤቱ ግድግዳ ቀላል ቡናማ ቀለም ነው። ይህ ቤት የመኖሪያ ቤት ወይስ የባህል ማዕከል ሊሆን ይችላል?

ይህ የማስታወቂያ ምስል በኢትዮጵያ የሚገኘውን “ጼሐሪ ሪል እስቴት ኃ.የተ.የግ.ማ” የተባለውን ዘመናዊ የሆነ ህንጻ መግቢያ ያሳያል። ሕንጻው በትላልቅ የድንጋይ ንጣፎች ያጌጠ ሲሆን፣ ትልቅ ጥቁር ማሳያ አለው። ይህ ሪል እስቴት በየትኛው የአዲስ አበባ ከተማ ክፍል በብዛት ግንባታዎችን ያከናውናል?

የትራንስፖርት ሚኒስቴር አርማ ሲሆን፣ ሰማያዊና ወርቃማ ቀለም ባላቸው ክብ ቀስቶች የተሰራ ነው። በላዩ ላይ "የትራንስፖርት ሚኒስቴር" የሚል ጽሑፍ በወርቅ ቀለም ይነበባል።

ወርቃማ ቢራ ከጠርሙስ ወደ ትልቅ መስታወት ብርጭቆ እየፈሰሰ ነው። ፈሳሹ በላዩ ላይ ነጭ አረፋ ፈጥሯል። የመስታወቱ መያዣ ግልፅ ሲሆን ከጀርባው ጥቁር ዳራ አለው። ቢራው በጣም ቀዝቃዛ ይመስላል?

ባህላዊ የኢትዮጵያ ልብስ የለበሱ ወጣቶች በመድረክ ላይ ይጨፍራሉ። አብዛኞቹ ሴቶች ነጭ ቀሚሶች ከቀይ ጌጥ ጋር ለብሰዋል። ወንዶቹ ጥቁርና ነጭ ልብስ አድርገዋል። በስተጀርባ ሰማያዊ ዳራ ላይ በአማርኛ ፊደል ተጽፏል። በቡድኑ ውስጥ የሚገኙ ሕፃናት አሉ?

በዚህ ገላጭ ምስል ላይ ሰባት የተለያዩ ቆዳ ያላቸው ሰዎች ፊት አለ። ፊቶቹ በተለያየ የጎሣ ቀለም የተሠሩ ሲሆኑ፣ ከላይ በአማርኛ "ብዝኃነት" የሚል ቃል ጎልቶ አለ። የዚህ ምስል ዋና መልዕክት ምን ሊሆን ይችላል?

ሴቶቹ ነጭ የሐበሻ ቀሚስ የለበሱ ሲሆን፣ ወንዶቹ ደግሞ ቀይ ልብስ እና ጃንጥላ ይዘው በደስታ እየጨፈሩ ነው። በምስሉ ላይ የሚታየው ባህላዊ ጭፈራ የኢትዮጵያን የየትኛውን ክልል ወይም ብሔር ባህል ሊወክል ይችላል?

ነጭ ልብስና ቀይ ሻሽ የለበሱ ወንዶች፣ ጦር የመሰለ እንጨት እና ዣንጥላ ይዘው በህንጻ አጠገብ በቡድን ሲራመዱ ይታያሉ። አንዳንድ ሰዎች ባንዲራዎች ይዘው፣ ሁሉም ደስተኛ ይመስላሉ። እነዚህ ሰዎች ምን ዓይነት ባህላዊ ወይም ብሔራዊ በዓል እያከበሩ ይሆን?

ዳንኪራ የተሰኘህ በተለያዩ ቃናና ጣእሞች የሚዘጋጅ የአልኮል መጠጥ ሲሆን ስድስት 6% የአልኮል መጠን አለው። ይህ መጠጥ እንዲጠቀሙ የሚፈቀድላቸው ከስንት ዓመት በላይ መሆን አለባቸው?

በዓል ላይ ሲጨፍሩ ይታያሉ። ሁለቱ ሴቶች በነጭ ልብሶች እና ወገባቸው ላይ በቅጠላ ቅጠል ተውበው እጅ ለእጅ ተያይዘው ወደ መሬት እየተጣመሙ ይጨፍራሉ። ከበስተጀርባ በዛፎች እና በቀለማት ያሸበረቀ ሽፋን የተከበበ ክፍት ሜዳ አለ።

ቀለም ያለው የጋቢ አይነት ጨርቅ ተከናንቦ የሚታይ ወጣት፣ በከፊል ጨለማ በሆነ የውጭ ቦታ ላይ ሆኖ ባህላዊ የቀርከሃ ዋሽንትን እየነፋ፣ ይህ ድርጊት የባህል ሙዚቃና የተፈጥሮ ትስስር ምን ያህል ጥልቀት ያሳያል?

ዘመናዊ፣ ነጭ ባለብዙ ፎቅ ሆቴል ከውጭ ይታያል። በህንፃው ፊት ለፊት ሰማያዊ የመዋኛ ገንዳ እና በጥሩ ሁኔታ የተቆረጡ አረንጓዴ ቁጥቋጦዎች አሉ። እያንዳንዱ ፎቅ በረንዳ አለው። ሰማዩ ጥርት ያለ ነው። ይህ ሆቴል የሚገኝበት አካባቢ ምን ይመስላል?

ሁለቱ ትላልቅ ሴት ልጆች በራሳቸው ላይ ትላልቅ የሻካራ ከረጢት የመሰለ ጭነት ተሸክመዋል፤ ትንሿ ደግሞ በትልቋ ልጅ አጠገብ ትገኛለች። እነዚህ ሴቶች በራሳቸው ላይ ተሸክመው የሚያሳዩት የሻካራ ከረጢት የመሰለ ጭነት በውስጡ ምን አይነት የሰብል ምርት ሊኖረው ይችላል?

አንዳንድ ተማሪዎች የመጻሕፍት መደርደሪያዎች ባሉበት ሰፊ ቤተ-መጽሐፍት ውስጥ ጠረጴዛ ላይ ተቀምጠው ያጠናሉ። ቀኝ ታች ጥግ ላይ የዜና አንባቢ የምልክት ቋንቋ ስትጠቀም፣ የዜና ንዑስ ርዕስ ከታች አለ። ተማሪዎቹ ለፈተና እየተዘጋጁ ነው?

ስማርት ስልክ ፊት ለፊት እና ጀርባ ያሳያል። የፊት ስክሪን ብርቱካናማ እና ቡናማ የቀለም ድብልቅ ሲያሳይ፣ የጀርባው ክፍል ደግሞ የካሜራ ሌንሶች አሉት?

ብርቱካናማ ቢጫ የዝንጅብልና የሎሚ ሻይ ቀረፋና ሌሎች ቅመሞችን በመጠቀም በብርጭቆ ውስጥ ቀርቧል። የተከተፈ ዝንጅብልና ሎሚ በአጠገቡ ሲታይ፣ መጠጡ ጤናማ እንደሆነ ያሳያል። ይህ ሻይ ለጤና ምን አይነት ጥቅሞችን ይሰጣል?

ይህ ምስል ቢሮ ውስጥ የሚገኙ የተለያዩ ነገሮችን የሚያሳይ ሲሆን፣ ቢጫ ስቴፕለር፣ ከለር ያላቸው ላስቲኮች፣ ባለብዙ ከለር የወረቀት መያዣዎች፣ የቢንደር ክሊፖች እና መርፌዎች ይታያሉ፤ እነዚህ የቢሮ ቁሳቁሶች ለምን ዓላማ ያገለግላሉ?

አንጸባራቂ ጥቁር ሞተርሳይክል ሱቅ ውስጥ ቆሟል። ሞተርሳይክሉ ቀይና ነጭ ምልክቶች አሉት። 'ቦክሰር' የሚል ቃልና 'ቢኤም አንድ መቶ ሃምሳ' የሚል ጽሁፍ ተጽፎበታል። ከኋላ ብዙ ሞተርሳይክሎችና መለዋወጫዎች አሉ። ይህ ሞተርሳይክል ለየትኞቹ የትራንስፖርት አገልግሎቶች ይውላል?

በሰማያዊ ዳራ ላይ የተለያዩ ቅርጾች ያላቸው ጥቃቅን ህዋሳት እና ባክቴሪያዎች ናቸው። ክብ፣ ረጅም እና በሾሉ ነገሮች የተከበቡ ህዋሶች ቀርበዋል። ከታች ሰፊ አግድም መስመር ላይ የአማርኛ ጽሑፍ እና ቀይ የአሚኮ ሎጎ አለ።

እንስሳው ወደታች አጎንብሶ ሲግጥ የሚታይ ሲሆን፤ የፀሐይ ብርሃን ከላይ በኩል በከፊል ይወርድበታል። በዙሪያው ያሉት የዛፍ አቀማመጦች እና እንስሳው በነጻነት መገኘቱ ለእንስሳት ጥበቃና ለስነ-ምህዳር ምን ጠቀሜታ አለው?

ማስታወቂያው አረንጓዴ በሮችና ጥቅል ስጦታዎች ተገልጿል። ትልቁ ነጭ ጥቅል "100% ቦነስ" የሚል አረንጓዴ ጽሁፍ አለው። ከታች በኩል የአማርኛ ጽሑፎችና "ም ፒሳ" እና "ሳፋሪኮም" የሚሉ አርማዎች ይገኛሉ። ከላይ "ምርጥ ስጦታ እጅግ!" የሚል መልዕክት አለ።

በትልቅ አረንጓዴ ሜዳ ላይ አንድ ትልቅ ነጭ ዶሮ ከአምስት ቡናማ ዶሮዎች ጋር ይገኛል። ነጩ ዶሮ ቀይ ኮኮንና ቡት አለው፣ ሁሉም በእርጥበት ሳሮች ላይ ቆመዋል፣ ይህ ነጭ ዶሮ ስንት ተጨማሪ ዶሮዎችን ሊመራ ይችላል?

ባለ ረጅም ነጭ ፂም እና አረንጓዴ መነጽር ያደረጉ አዛውንት የሃይማኖት መሪ ነጭ ልብስ ለብሰው ወርቃማ ቀለም ባለው ሸማ ተጠቅልለው ወንበር ላይ ተቀምጠዋል። ጸጥ ብለው እጃቸውን አጣጥፈው በመቀመጥ በአካባቢያቸው ያሉትን ይመለከታሉ።

ከበስተጀርባ ሌሎች እፅዋትና የዘንባባ ቅጠሎች እንዲሁም የደመናማ ሰማይ ክፍል አሉ። የፕሉሜሪያ አበባዎች ብዙውን ጊዜ የሚለቁት ልዩ የሆነ መዓዛ በምስሉ ላይ የሚታየውን አካባቢ ምን ያህል የሚያድስ ያደርገዋል?

የተሠራ ፀጉር ያላት ወጣት ሴት ወደ ታች ትመለከታለች። እጆቿን ፀጉሯ ላይ አድርጋለች፤ ቀይ ጥፍር ቀለም ቀብታለች። ነጭ ከላይ ቀሚስ እና ጥቁር ጃኬት ለብሳለች፣ እንዲሁም በአንገቷ ላይ ትንሽ የወርቅ የአንገት ጌጥ አለ።

ጠቆር ያለ ልብስ የለበሰ ሰው በአደባባይ መንገድ ላይ፣ ቢጫና ቀይ አበባዎች የተቀረጹባቸው አራት ፍራሾችን በራሱ ላይ ተሸክሞዋል። ፍራሾቹ ላይ የሚታየው ደማቅ ቢጫ እና ቀይ የአበባ ቅርጽ የትኛውን የሀገር ውስጥ ወይም የዘመናዊ ፋሽን ምርት ዘይቤ ያመለክታል?

ፊት ለፌት ላይ በእንፋሎት ለማሳጅ የሚያገለግል ነጭና ፕላስቲክ መሳሪያ ነው። መሳሪያው የፊት መሸፈኛን፣ ትንሽ አፍንጫ መሸፈኛ እና መለኪያ ኩባያ ይዟል።

አንድ ሰው በተኩስ ልምምድ ቦታ ኮፍያና የጆሮ መከላከያ አድርጎ ከባድ ማሽን ጠመንጃ እየተኮሰ ነው። ከተኩስ በኋላ ጭስ ከጠመንጃው ላይ ይወጣል፣ የተተኮሱ ካርቶጆችም ከፊል ወደ ቀኝ ይበተናሉ። ይህ አይነቱ የጦር መሳሪያ ለመተኮስ የተፈቀደው ለማን ነው?

አንድ አባት ወንበር ላይ ተቀምጦ፣ እናት ደግሞ ህፃን ሴት ልጃቸውን ይዘው ከኋላ ቆመዋል። ታናሹ ወንድ ልጅ በአባቱ አጠገብ የቆመ ሲሆን፣ በግድግዳው ላይ የአንድ ሰው ምስል ይታያል። በፎቶው ውስጥ ያሉት ሰዎች ማንነት ምን ሊሆን ይችላል?

በባህላዊ ምግብ ቤት ውስጥ የቅዱስ ጊዮርጊስ ቢራ ጠርሙስ በነጭ የጠረጴዛ ልብስ ላይ ተቀምጧል። ጠርሙሱ ቡናማ ቀለም አለው። በመለያው ቅዱስ ጊዮርጊስ ዘንዶ ሲገድል የሚያሳይ ምስልና የአማርኛ ጽሑፍ አለ። ከጠርሙሱ በስተግራ አረፋ ያለው ቢራ በብርጭቆ ውስጥ አለ።

በብዙ እቃዎች የተጨናነቀ የገበያ ክፍል ከብዙ ሱቆች በር ላይ ብዙ አይነት እቃዎች ቅርጽ በሌለው አቀማመጥ ተቀምጠዋል። ከእቃዎቹ መካከልም የተለያየ ቅርጽ ያላቸው ሞሰቦች፣ ሰፌዶች እና ከሰል ማንደጃዎች የተወሰኑት ናቸው።

ይህ ምግብ በትልቅ ሳህን ላይ በሾርባ የተነከረ የዳቦ ወይም የእንጀራ ቁርጥራጭ ያሳያል። ከላይ በቀይ መረቅ የተሸፈነ ሲሆን፣ በመሃል ላይ ነጭ የወተት ወይም የቺዝ ክሬም ይታያል። ይህ የኢትዮጵያ ምግብ በዋናነት ምን ዓይነት ቅመማ ቅመሞችን ይጠቀማል?

በሥዕሉ ላይ ቡናማ፣ አረንጓዴ እና ጥቁር ቀለማት የተሻገሩ መስመሮች አሉ። በእነዚህ መስመሮች ስር በአማርኛ "ሚድሮክ ኢንቨስትመንት ቡድን" የሚል ጽሑፍ ተጽፏል። ይህ የንግድ አርማ ምን ዓይነት አገልግሎት እንደሚሰጥ ያመለክታል?

ሁለት ተፎካካሪ ቡድኖች ተጫዋቾች ኳስ ላይ እየሮጡ ። ከፊል ነጭና ከፊል ቀይ የለበሱ ተጫዋቾች ከቢጫና ቀይ የለበሱ ተጫዋቾች ጋር ሲፎካከሩ ። ከበስተጀርባ ሰማያዊ መቀመጫ ያለው ስታዲየም አለ።

ነጭ አውራ ዶሮ በቀያይ ዶሮዎች ተከቦ በአረንጓዴ ሣር ውስጥ ቆሟል። ዶሮው ከሁሉም ከፍ ያለ እና ደማቅ ነጭ ላባ አለው። በዶሮዎች መካከል ያለው ግንኙነት በቡድኑ ውስጥ እንዴት ይገለጻል?

ቢጫ ቀለም የተቀባው የደሴ ሙዚየም ህንጻ፣ ቀይ ቆርቆሮ ጣሪያና ሁለት የሾጣጣ ቅርጽ ያላቸው ማማዎች አሉት። በድንጋይ የተሰሩ ሶስት ቅስቶችና ዓምዶች በፊት ለፊት አሉ። ሙዚየሙ በየትኛው ዘመን ተገነባ?

ጥሬ ለውዝ ከቅርፊት ጋር ተከምሯል። ቅርፊቶቹ ቡናማ ቀለም አላቸው። ከተከመሩት ጥሬ ለውዞች መካከል አንዱ ተሰብሮ የለውዝ ፍሬዎች ጎልተው ወጥተዋል። ፍሬዎቹ ቀይ ሽፋን ያላቸው ሲሆኑ፣ ከታችም ጥቂት ፍሬዎች መሬት ላይ ተበትነዋል።

ሳጥን በብዙ አጫጭር፣ ሲሊንደራዊ፣ ነጭ የኖራ እንጨቶች ተሞልቷል። አንዳንድ እንጨቶች በአግድም የተቀመጡ ሲሆኑ ሌሎቹ ደግሞ በአቀባዊ ተደግፈው በላያቸው ላይ ተከምረዋል።

ጥቁርና አረንጓዴ ቀለም ያለው ካባና አረንጓዴ ዘውድ ያደረጉ ሁለት ሰዎች ከኋላ ይታያሉ። ካባው ላይ የወርቅ የጥልፍ ስራየእጅ ጥልፎች አሉ። ከበስተጀርባ ሰማይ ላይ የቀስተ ደመና ቅርጽ ያለው ነገር አለ፤ የካባው ቀለም ልዩ ትርጉም ይኖረው ይሆን?

በርካታ ህፃናት ከቤት ውጭ፣ ምናልባትም በዛፍ ስር፣ በድንጋይ ላይ ተቀምጠው ትምህርት ይከታተላሉ። አንዲት ልጅ ደብተሯን እያነበበች፣ አንድ ወንድ ልጅ ደግሞ በጥሞና ወደ ፊት ይመለከታል። ትምህርቱ ከቤት ውጭ የሚካሄድበት ምክንያት ምንድን ነው?

ነጭ የደንብ ልብስ የለበሰ አንድ ሰው ከጥቁር ማንቆርቆሪያ (ጄሪካን) ፈሳሽ ወደ ትንሽ ብርጭቆ ዕቃ እያፈሰሰ ነው። ፈሳሹ ቢጫማ ቀለም አለው። ሰውየው በቡናማ የእንጨት ወንበሮች በተሞላ ባህላዊ ምግብ ቤት ውስጥ ቆሟል። ሰውየው የሚያፈስሰው መጠጥ ምንድን ነው?

እስላማዊ ሃይማኖት ተከታዮች ብዙ ሺሕ ሕዝብ በስታዲየም ሜዳ ተሰብስቧል። ሁሉም ምንጣፍ ወይም ምንጣፍ በሚመስል ነገር ላይ ተቀምጠዋል። ወንዶችና ሕፃናት በጭንቅላታቸው ላይ የጸሎት ኮፍያ ደርበዋል። ከኋላቸው ስታዲየሙ አለ። ሙስሊሞች በዓመት ስንት ዋና ዋና ሃይማኖታዊ በዓላት ያከብራሉ?

ትልቅ ነጭ ታንከር መኪና እና ሌላ ታንከር ፊቱን ተሸክሞ በአስፓልት ላይ ቆሟል። ከበስተጀርባው የተለያዩ መኪናዎች አሉ፤ በዚህ መኪና የሚጓጓዘው ዋናው ፈሳሽ ነገር ምን ሊሆን ይችላል?

ጥቁር የስፖርት ጫማዎች ከብርቱካናማ ቅርጫት ኳስ ጋር ተቀምጠዋል። ጫማዎቹ ነጭ ላስቲክ ያላቸው ሲሆን፣ ኳሱ ደግሞ ባህላዊውን ጥቁር መስመር ይዟል። ሁለቱም ነገሮች በነጭ ጀርባ ላይ ተቀምጠዋል። ጫማዎቹ የቅርጫት ኳስ ለመጫወት ተስማሚ ናቸው?

ቀይ ኩርምት ፀጉር ያላት ሴት ባህላዊ ነጭ የኢትዮጵያ ልብስ ለብሳለች። ቀሚሱ በአንገትጌው፣ በእጅጌው እና በጎን በኩል አረንጓዴ፣ ቢጫ እና ቀይ የጥልፍ ስራ አለው። ወገቧ ላይ ነጭ ሻሽ ጠምጣለች። ጥያቄዎች: ይህ ልብስ የትኛው ባህል ይወክላል?

ቀዳማዊ ኃይለ ሥላሴ ካባ ለብሰው በግራ በኩል ሲቆሙ፤ በስተቀኝ ያለው ሰው ደግሞ በይፋዊ ልብስ ትንሽ የሕንፃ ሞዴል በሰሀን ላይ ይዞ አቅርቧል። ይህሥነ ሥርዓት በኢትዮጵያ ንጉሣዊ ቤተ መንግሥት ፕሮቶኮል ውስጥ ምን ቦታ ነበረው?

የተፈጥሮ ጭማቂና ፍራፍሬ የሚሸጥ ቦታ ውስጥ አንዲት ሴት በጠረጴዛ ዙሪያ ተቀምጣለች። ጭማቂ እየጠጣች ነው። በፊቷ ቢጫና ጥቁር የፈደራል ባርኔጣና ሰማያዊ ቲ-ሸርት ለብሳለች። በጠረጴዛው ላይ የተለያዩ ፍራፍሬዎችና ተጨማሪ ጭማቂዎች አሉ። ይህ የጭማቂ ቤት ስሙን በግልጽ ያሳያል?

ውበት ያላት ወጣት ሴት የባህል ፀጉር ተሰርታለች። ፊቷ ዙሪያ ጉንጉን ጥልፍ አላት። ቀይ የጭንቅላት ገመድ እና የብር ግምባር ጌጥ አድርጋለች። አንገቷ ላይ ትላልቅ ብር የሆኑ ጌጣጌጦችን አጥልቃለች።

ሰፋ ባለ የስብሰባ አዳራሽ ውስጥ በርካታ ሰዎች በረዣዥም ጠረጴዛዎች ዙሪያ ተቀምጠዋል። አንድ ሰው ከፊት በኩል በፕሮጀክተር ላይ ንግግር ሲያደርግ፣ አንዲት ሴት በመስኮት ላይ በትልቁ ተቀርጻለች።

የተንቀሳቃሽ ስልክ ቻርጀርና የኬብል ስብስብ ነው። ሰማያዊና ነጭ ዩ ኤስ ቢ ቻርጀር አለ። ሁለት የተለያዩ ዩ ኤስ ቢ ሲ ኬብሎች ቀርበዋል። ስልኩን ከመጠን በላይ ቻርጅ ማድረግ በባትሪው ዕድሜ ላይ ምን ዓይነት ጉዳት ያደርሳል?

ባህላዊ ነጭ የኢትዮጵያ ልብስ የለበሰች ሴት በቅጥር ግቢ ውስጥ ቆማለች። ልብሱ በአንገትጌውና በጎኑ አረንጓዴ፣ ቢጫና ቀይ ጥልፍ አለው። ወርቃማ ጉትቻዎችና የአንገት ሐብል ለብሳለች። ከበስተጀርባ ትልቅ የብርሃን ቀለም ያለው ዓምድ ይታያል። የየትኛው ብሔር ባህል ነው?

ፊቷ ላይ ሽፍታ የወጣባት ሴት በጭንቀት ፊቷን ስትነካና በሌላኛው ጎን ደግሞ የተላጠ ቢጫ ሙዝ ጎን ለጎን ቀርቧል። ይህ ምስል የሙዝ ልጣጭ ለቆዳ ችግር ያለውን ጠቀሜታ ሊያሳይ ይችላል። የሙዝ ልጣጭ በቆዳ ህክምና ጠቃሚ ነው።

ሁለት ወንዶች ነጭ የጠረጴዛ ልብስ ባለበት ጠረጴዛ ላይ ተቀምጠው ስብሰባ ላይ ናቸው። በቀይ ቡኒ ጃኬት የለበሰው ሰው ማይክሮፎን ይዞ ሲናገር፣ ሌላኛው ጥቁር ጃኬት የለበሰው ደግሞ ያደምጣል። ከበስተጀርባ ትልቅ የፕሮግራም ባነር አለ።

መሬት ላይ የተዘረጉ ብዙ ወታደራዊ ቁሳቁሶችን ያሳያል። እነዚህም ሽቦ አልባ መገናኛዎች፣ ጥይቶች፣ የደንብ ልብሶች እና የተለያዩ ዕቃዎች ናቸው። የተያዙት ዕቃዎች ብዛትና ዓይነት ምን ያመለክታል?

ሰድስት ነጭ የቡና ሲኒዎች፣ ሳህኖች፣ የቡና ማሰሪያ፣ የስኳር ማስቀመጫ እና የክሬም ማሰሮ ይታያሉ። እያንዳንዱ እቃ ታችኛው ክፍል ላይ በቀለማት ያሸበረቀ ባህላዊ የኢትዮጵያ የስዕል ቅጥ አለው። እነዚህ የሸክላ እቃዎች በነጭ ዳራ ላይ ተቀምጠዋል።

ሰውየው ነጭ ሸሚዝ እና በቀይና ጥቁር የተሠራ ባህላዊ የሚመስል ክራቫት አሰርቷል፤ ሴትየዋ ደግሞ ነጭ ልብስ ለብሳ፣ ዶቃ ያጌጠ ራስጌ አድርጋ፣ በፈገግታ በስተጀርባ አለች። የሁለቱ ሰዎች የግንኙነት ሁኔታ ምን ሊሆን ይችላል?

ድንቅ የሆነ ጥንታዊ ቤተክርስቲያን ከቅጥር ግቢ በላይ በኩራት ቆሟል። ግዙፉ የድንጋይ ህንፃው በበርካታ መስቀሎችና ጉልላት ያጌጠ ነው። አንድ ሰው በቅጥሩ ጥግ ላይ ሰግዶ የሚፀልይ ሲሆን፣ የዛፎች አረንጓዴነት በስተጀርባው አለ። የህንፃው እድሜ ስንት ይሆን?

የተለያዩ ቀለማት እና መጠናቸው ለህጻናት የተሰሩ የሚመስሉ የጽህፈት መሳሪያዎች በየክፍላቸው ተመድበው ተቀምጠዋል። እነዚህ የጽህፈት መሳሪያዎችም ፕላስቲኮች፣ ስቴፕለር፣ የስቴፕለር ሽቦ፣ የፋይል ማያያዣ እና የመሳሰሉት ናቸው። እነዚህን እቃዎች ሰዎች የት ማግኘት ይችላሉ?

አንዲት ሴት በንጹህ ጥፍሮችና ቆዳ፣ እጆቿን በቡናማ የእንጨት ጎድጓዳ ሳህን ውስጥ ባለው ውሃ ውስጥ ነክራለች። ውሃው ላይ ቀይ የሮዝ አበባ ቅጠሎች ተንሳፍፈዋል። ቀይ የሮዝ አበባም ጎድጓዳ ሳህኑ ውስጥ በአንፃራዊ ሁኔታ ወደ ቀኝ በኩል ተቀምቷል።

ፍቅር እስከ መቃብር የተሰኘ የሀዲስ አለማየሁ ድንቅ መጽሐፍ ሲሆን እስካሁን በኢትዮጵያ ደረጃ ከተፃፉ ልብ ወለድ መሀፍቶች መካከል ተወዳዳሪ የማይገኝለት ድንቅ መጽሀፍ ሲሆን ተከታታይ ፊልም ድረስ የተሰራለት አይረሴ መጽሐፍ ነው ።

ብርቱካናማ ቀለም ያለው የፍራፍሬ ጭማቂ የያዘ ረጅም ብርጭቆ በመሃል ላይ ተቀምጧል። በዙሪያው በፕላስቲክ ዕቃዎች ውስጥ የተከተፈ ቀይ ሐብሐብ እና የተለያየ ቀለም ያላቸው ሙዝ፣ ማንጎ እና አናናስ ፍራፍሬዎች ይታያሉ። እነዚህ ፍራፍሬዎች በነጭ ጀርባ ላይ ተቀምጠዋል።

የፀደይ ባንክ አርማን ያሳያል። አርማው አረንጓዴ ኮረብታ ላይ የወርቃማ አበባ እና ሰማያዊ መንገድን የሚያሳይ ሲሆን፣ ይህ አርማ የዕድገት እና የብልጽግና ምልክት አይመስልም?

ለመድረክ ማሳያነት ያገለገለ የሠርግ ማስጌጫ ቀርቧል። ነጭ በሆነ ክብ ፍሬም ላይ የፒች እና ነጭ ሮዝ አበባዎች በቅጠላቅጠል ተጠምጥመዋል። ከፊት ለፊት ትንሽ የሶፋ ወንበር ተቀምጧል። ሙሉ በሙሉ በነጭ መጋረጃ የተሸፈነው ስፍራ ለአንድ ዝግጅት ውበት ይሰጣል።

ሰማያዊ ዳራ ላይ ክብ ቅርጽ ያለው የኢትዮጵያ መድን ኮርፖሬሽን አርማ ይታያል። በመሃሉ የኢትዮጵያ ካርታን የሚመስል የጥንታዊ ሕንጻ ቅርጽ ያለው ምስል አለ። ከታች የተያያዙ ሰንሰለቶች ያሉት ይህ አርማ የመድን ዋስትናን የሚወክል ይመስላል?

ባህላዊ የገጠር ልብስ የለበሰች አንዲት ሴት፣ መሬት ላይ ተንበርክካ፣ በቀኝ በኩል ደግሞ ጥጃ ያለ ነው። ይህች ሴት ወተቱን የምታወጣው በየትኛው የሀገሪቱ ክፍል ነው?

ቢጫ ቡኒ ቀለም ያለው ጅብ በአረንጓዴ ቅጠላማ ቦታዎች መካከል ወደፊት ሲመለከት ያሳያል። ጅቡ ትልቅ ጆሮዎች እና ጥቁር አፍንጫ አለው። ሰውነቱ በጥቁር ነጠብጣቦች ተሸፍኗል። ይህ አይነት አውሬ በኢትዮጵያ የትኛው አካባቢ በብዛት ይገኛል?

ማይክሮፎን ፊት ለፊት ቆሞ ቃለ መጠይቅ ሲሰጥ የሚያሳይ መካከለኛ ጥቁር ሰው፣ ነጭ ጃኬት ለብሷል። ከበስተጀርባ ትላልቅ ነጭ ሕንፃዎች እና ቀለማት ያሉት ሰንደቅ ዓላማዎች ይታያሉ። ቃለ መጠይቅ የሚሰጠው ሰው ማን ሊሆን ይችላል?

ልጆች በሣር ሜዳ ላይ ተሰባስበው፣ አብዛኛዎቹ ተመሳሳይ ልብስ ለብሰው፣ በመሃላቸው የዐንበሳ ጭንብል የለበሰ ሰው ቆሟል። ሁሉም ልጆች እጃቸውን ወደፊት ዘርግተው እንቅስቃሴ እያደረጉ ነው። ይህ ደስ የሚል የቡድን ጨዋታ ወይም የአካል ብቃት እንቅስቃሴ ነው።

ቡኒ እና ነጭ ቀለም የጎላበት ቡራቡሬ ቀለም ያለው ፍየል በተቆረጠ ዛፍ ላይ ቆሟል። ፊቱን ወደ ቀኝ አዙሮ አፉን በጠባቡ ከፈት አድርጎታል።

ሁለት ፈረሶች በመሬት ላይ ቆመው ። የፊት ለፊቱ ፈረስ ጥቁር ሲሆን በቀለማት ያሸበረቀ፣ የንጉሥ አንበሳ ምስል ያለው ባህላዊ ጨርቅ ተጭኖበታል። የኋላው ፈረስ ቀይ ቡኒ ቀለም ያለውና ተመሳሳዩን ኮርቻ ተጭኗል። ከበስተጀርባ በዘርፍ በኩል ትናንሽ ሕንፃዎች ይታያሉ።

ሙሉ የጋዜጣ የመጀመሪያ ገጽ በአማርኛ ዜናዎችን ያቀርባል። ሁለት ዋና ዋና ሰዎች ፎቶግራፎች አሉ። ዋናው ዜና በትልቅ ቀይ ፊደል ከታች ደግሞ ሌሎች ንዑስ ርዕሶች ተዘርዝረዋል። የጋዜጣው ዋጋ 50.00 ብር ነው። በዚህ ገጽ ላይ ስንት ማስታወቂያዎች ይገኛሉ?

አንዲት የሜዳ አህያ የራስ ክፍልዋ በቅርበት ይታያል። ሰውነቷ በጥቁር እና ነጭ መስመሮች ያጌጠ ሲሆን፣ በለመለመ አረንጓዴ ሳር ላይ ስትግጥ ፎቶ ተነስቷል። ጀርባዋ ላይ የተጋፈፉ ሌሎች የሜዳ አህዮችም አሉ። የሜዳ አህያ ገላ ላይ ያሉት ጥቁርና ነጭ መስመሮች ምን ፋይዳ አላቸው?

ይህ የዲኤንኤ ሞለኪውል ሥዕል ነው። ሞለኪዩሉ እንደ ጠመዝማዛ ደረጃ ሲሆን፣ በጎን በኩል የስኳር ፎስፌት አጥንት አለው። በደረጃዎቹ ላይ አድኒን ከታይሚን፣ ጓኒን ደግሞ ከሳይቶሲን ጋር ተጣብቆ ይታያል። ሥዕሉ በነጭ ዳራ ላይ ነው።

የ'አላህ' ሻምፖ ተብሎ የተገለጸ ሲሆን ለፀጉር ጥልቅ ምግብ እንደሚሰጥ ይናገራል። ይህ የፍራፍሬ ድብልቅ በዋነኛነት ለፀጉር ምን ዓይነት ተጨማሪ ጥቅም ይሰጣል?

ይህ በግንባታ ቦታዎች ላይ ኮንክሪት ለማፍሰስ የሚውል ስዊንግ ኮንክሪት ፓምፕ መኪና ነው። የፊተኛው ካብ ነጭ ሲሆን ትልቁ ክሬንና ፓምፕ አረንጓዴ ነው። መኪናው በርካታ ከባድ ጎማዎችአሉት። የኮንክሪት ማፍሰሻ ክንድ ተዘርግቷል። የኮንክሪት ፓምፕ መኪና በግንባታ ውስጥ አስፈላጊ የሆነው ለምንድን ነው?

ረዣዥም አንገት ያላቸው፣ ጥቁርና ነጭ ላባና ቀይ ምንቃር ያላቸው ወፎች የትኛው የአፍሪካ አካባቢ ውስጥ ይገኛሉ? እነዚህ ወፎች በዋነኝነት ምን ይመገባሉ?

ሰማያዊ ሰማይ ስር፣ ከተማን እና ገጠሩን የሚያገናኝ ሰፊና ባለ ብዙ መስመር ያለው ሀይዌይን ያሳያል። በመንገዱ ዙሪያ የመኖሪያ ሕንፃዎች፣ የንግድ አካባቢዎች እና ደረቅ ኮረብታዎች ይታያሉ፤ ይህ ዘመናዊ የከተማ አቀማመጥን አይወክልም?

በገጠር አካባቢ የሚገኝ የፀሐይ ብርሃን ኃይል ማመንጫ ነው። የሶላር ፓነሎቹ ለቤቱ ንጹህ ኤሌክትሪክ ያቀርባሉ። በዙሪያው ረዣዥም የባህር ዛፍ ዛፎች አሉ። ይህም በኢትዮጵያ ያለውን የኃይል ልማትና የዘላቂ ኃይልን መጠቀም ያመለክታል።

የፖሊስ አባላት ጋሻ የያዙ ሲሆን፣ ሲቪል ሰዎች ደግሞ ረጃጅም እንጨቶችን ይዘዋል። የጋዜጠኞች የሚመስሉ ሰዎችም በስፍራው አሉ። ከበስተጀርባ መድረክ እና ባዶ መቀመጫዎች አሉ። ይህ ግጭት የተፈጠረው በምን ምክንያት ሊሆን ይችላል?

አምስት ሴቶች የረጅም ጉንጉን ፀጉር በባህላዊ ነጭ ልብስ ለብሰው ፈገግታ እያሳዩ በአንድ ዝግጅት ላይ ተሰብስበው ይታያሉ። ልብሶቹ በሐምራዊና አረንጓዴ ቀለም በመስቀል ቅርጽ ያጌጡ ናቸው። እነዚህ ሴቶች የትኛውን የኢትዮጵያ ባህል ወይስ የአካባቢ ትውፊት ወካይ ሊሆኑ ይችላሉ?

የሚያብረቀርቅ ወርቃማ ቀለም ያላቸው ጌጣጌጦች፣ ጆሮ ጌጦች፣ የአንገት ሐብል እና ቀለበቶች፣ በነጭ ማሳያ ማቆሚያዎች ላይ በሦስት ስብስቦች ተሰልፈዋል። እነዚህ ጌጣጌጦች በኢትዮጵያ ውስጥ በየትኛው የባህል ወይም የሃይማኖት ሥርዓቶች ወቅት በብዛት ይለበሳሉ?

ፈገግታ ያላት ሴት በገበያ ውስጥ ባለው ትንሽ መደብር ውስጥ ተቀምጣለች። በዙሪያዋ የተለያዩ የሽቶ ማስቀመጫ እቃዎችና የሸቀጣሸቀጥ ምርቶች ተሰብስበው ይታያሉ። ከፊት ለፊቷ በደማቅ ቀለም የተቀመሙ የደረቁ እፅዋትና ቅመማ ቅመሞች አሉ። የሱቁ ሽፋን በቢጫና ቀይ ጨርቅ የተሰራ ነው።

በደረቅ ተራራማ ገጠራማ አካባቢ ያሉ ጥቂት ቤቶች። ቤቶቹ በጭቃ ግድግዳና በቆርቆሮ ወይም በሳር ጣሪያ የተሠሩ ናቸው። ቤቶቹ በድንጋይ አጥር የተከበቡ ሲሆን ዙሪያውም ቡናማና ፈዛዛ አረንጓዴ የሆኑ አፈርና ዕፅዋት አሉ።

ባርበር ሱቅ ውስጥ አንድ ወጣት ደንበኛ ልዩ ቅርጽ ያለው ፀጉር ተቆርጦ በባርበር ካባ ተሸፍኖ ወንበር ላይ ተቀምጧል። የደንበኛው ፀጉር ጥቁር ሆኖ ከላይ በኩል በከፍተኛ መጠን ተስተካክሏል።

በቀኝ በኩል ባለው ምስል ሴትየዋ የፊት ጭንብል አድርጋ በዓይኖቿ ላይ የኪያር ቁርጥራጮች ተደርገውላታል፣ በግራ በኩል ደግሞ ከዓይኖቿ ስር ጭንብል ተደርጎላት የቆዳ ሕክምና እየተደረገላት ነው። ሕክምናዎች ወቅት የኪያር ቁርጥራጮች በዓይን ላይ ማስቀመጥ ምን ዓይነት ጥቅም አለው?

ከሁለት በር ክፍሎች የተዋቀረ ነጭ ማቀዝቀዣ በገለልተኛ ነጭ ዳራ ላይ ቆሟል። ከላይ ያለው ክፍል ትንሽ ሲሆን፣ ከታች ያለው ትልቁ ክፍል ቁልፍ መቆለፊያ አለው። በሁለቱም በሮች ላይ ከብረት የተሰሩ መያዣዎች ተገጥመዋል።

ጭነት መኪና በገጠር አቧራማ መንገድ ላይ ተራራማ ቦታ ውስጥ እየሄደ ነው። መኪናው ከኋላው ብዙ ሰዎችን ጭኗል። አካባቢው ደረቅና በትንሽ ቁጥቋጦዎች የተሸፈነ ነው። ይህ መኪና ሕገ-ወጥ ጉዞ የሚያደርገው የትኛው የኢትዮጵያ ክልል ውስጥ ነው?

ሰማያዊ የደንብ ልብስ የለበሱ ወታደራዊ አባላት ሰላምታ ሲያቀርቡ፣ ሌሎች ሰዎች ከበስተጀርባ ቆመዋል። በጠረጴዛው ላይ ዋንጫ፣ ሜዳሊያዎች እና ባለብዙ ቀለም የሽልማት ሰንሰለቶች ይታያሉ። ምን ዓይነት የሽልማት ሥነ-ሥርዓት እየተካሄደ ነው?

ለዝግጅት የተዘጋጀ ቦታ በሰው ሠራሽ ሣር ተሸፍኗል፤ በጎን ያሉት የእንጨት ወንበሮች ደግሞ የሠርግ መድረክን ከበውታል። ስፍራው በትላልቅ የአበባ ማስቀመጫዎች እና ባለቀለም ቅርጫቶች ያጌጠ ነው። የኢትዮጵያ ባህላዊ ሠርግ አከባበሮች እንዴት ናቸው?

ሱቁ የእንጨት ግድግዳ ያለው ሲሆን፣ የተለያዩ ጥቅል ጨርቆችም በጎን ተቀምጠዋል። በምስሉ ላይ የሚታየው ስፌተኛና አዛውንቱ ሰው በምን ዓይነት የንግድ ወይም የሥራ ጉዳይ እየተነጋገሩ ሊሆን ይችላል?

ዋና መንገድ በትራፊክ መጨናነቅ ተይዟል። ባለ ብዙ ፎቅ ሕንፃዎች ከመንገዱ በሁለቱም ጎን ተሰልፈዋል። ዛፎችና የመብራት ምሰሶዎች በጎን ይገኛሉ። በሰማይ ላይ አንዳንድ ነጭ ደመናዎች ይንሳፈፋሉ። በአዲስ አበባ ከተማ ያለው ትራፊክ መጨናነቅ ለማቃለል ምን መደረግ አለበት?

ረጃጅም ምሰሶ ላይ የተገጠመ የፀሐይ ኃይል ማመንጫ ፓነል እና ካሜራ ስርዓት በሰማያዊና ደመናማ ሰማይ ዳራ ላይ አለ። ፓነሉ ለካሜራው ኃይል ይሰጣል። ይህ ካሜራና ፓነል ስርዓት በብዛት ለምን ዓይነት አገልግሎት ይውላል?

ከፍተኛ ጥራት ያለው ከእንጨት የተሰራ የወጥ ቤት ቁምሳጥን ነው። ቁምሳጥኑ መስታወት ያላቸው በሮች እና ብዙ መሳቢያዎች አሉት። በመሃል መደርደሪያ ላይ ቡና መፍጫ እና ሌሎች የወጥ ቤት እቃዎች ተቀምጠዋል። በስተቀኝ በኩል ምድጃ የተቀጠለበት ቁምሳጥን አለው።

ጥቁር ነጠብጣቦች ያሉት ቡኒ ቀለም ያለው አጋዘን በጫካ ውስጥ አረንጓዴ ዕፅዋት መካከል ቆሟል። ቀንዳም አውሬው ሰፋፊ ቅጠል ካላቸው ዛፎች እና ቁጥቋጦዎች አጠገብ ሳር ይግጣል። ይህ አጋዘን በየትኛው የአለም ክፍል ይኖራል?

እናትና ሴት ልጅ አንድ አይነት ረዣዥም ቀሚሶችን ሲለብሱ፣ አባትየውና ወንድ ልጅ በተመሳሳይ ቅርፅ የተሰራ ሸሚዝ ለብሰዋል። የእናትና የሴት ልጅ ረዣዥም ቀሚሶች ላይ ያለው አረንጓዴ የጭረት ዲዛይን የትኛውን የኢትዮጵያ ባህላዊ አልባሳት ዘይቤ ያንጸባርቃል?

ትልቁ የግራ ክፍል ሸካራና ብጉር የበዛበት የቆዳ ገጽታ ያሳያል፣ ቀኝ ጎኑ ደግሞ ለስላሳና የተስተካከለ ቆዳ ያሳያል። ከቀኝ በኩል የድንች ፍሬዎችና አንድ ቢጫ ፈሳሽ ያለው ብርጭቆ ይታያል።

ማስታወቂያው በፒዮኒየር ኮሌጅ ለመመዝገብ ጥሪ ያቀርባል። ፈገግ ያለች ወጣት ሴት የላብራቶሪ ካፖርት ለብሳ ከማስታወቂያው ቀኝ በኩል ትታያለች። የማስታወቂያው ዳራ ነጭ እና አረንጓዴ ነው። ሴትየዋ የምን ባለሙያ ናት?

ብዙ ቀለም ያላቸው ግዙፍ የቴሌስኮፒክ ፎርክሊፍቶች (ቴሌሀንድለር) በአንድ መስመር ተደርድረው ቆመዋል። ማሽኖቹ ሰማያዊ፣ አረንጓዴ እና ብርቱካናማ ቀለሞች አሏቸው፤ የክሬን ክንዳቸው ወደ ላይ ከፍ ብሏል። ሰማዩ ጥርት ያለ ፣ ይህ የመሣሪያዎች ስብስብ ለየትኛው የግንባታ ሥራ ይውላል?

ባለ ጠቆር ያለ ግራጫ ፀጉርና በአንገቱ ዙሪያ ቀለበት የሚመስል ምልክት ያለው የዱር ድመት በጠቆር ያለ ድንጋይ ላይ ተቀምጧል። ይህ የዱር ድመት በሚኖርበት አካባቢ ውስጥ ምን ዓይነት ዋና ዋና ምግቦች ይመገባል?

ብዙ የአገሬው ቅጠላቅጠሎችና እፅዋት በድንጋያማ ኮረብታ ላይ ይበቅላሉ። ትልልቅና ልብ የሚመስሉ ቅጠሎች ያሏቸው አረንጓዴ ዕፅዋት በሁሉም ቦታ ተበትነው ይገኛሉ። ከበስተጀርባ ትልቅ የድንጋይ ግድግዳ አለ። የእፅዋቱ ስም ምንድን ነው?

በእንጨት መደርደሪያ ላይ የተለያዩ የንጽህና እና የምግብ ምርቶች ተደርድረዋል። የንጽህና ጨርቆች፣ ሻይ እና ሳኒተሪ ናፕኪኖች በብዛት ተቀምጠዋል። በተለይም የሴቶች ንጽህና መጠበቂያዎች በግልጽ ይታያሉ። በኢትዮጵያ መንግስት በሳኒተሪ ናፕኪኖች ላይ ቀረጥና ታክስ መቀነሱ የሴቶችን ሕይወት እንዴት ለውጦታል?

ባህላዊ የህንድ ጌጣጌጥ ስብስብ በወርቃማ ቀለምና በጥቁር ዶቃዎች ያጌጠ ነው። ስብስቡ የአንገት ሐብል፣ ጆሮ ጌጥና የጭንቅላት ጌጥያካተተ ነው። ከበስተጀርባ ሰው ሠራሽ አበባና ደረቅ እንጨት እንደ ማስዋቢያ ቀርቧል። በኢትዮጵያ ባህላዊ የጌጣጌጥ ስራዎች ላይ ምን አይነት ቁሳቁሶች ይበልጥ ጥቅም ላይ ይውላሉ?

በዳገታማ ስፍራ ላይ አንዲት አጋዘን በሳሮች መካከል አቋርጣ ትራመዳለች። አጋዘኗ ካለችበት ቦታ ወደ ግራም ትላልቅ መጠን ያላቸው ድንጋዮች አሉ። እንደዚህ አይነት አጋዘኖች የት ቦታ ላይ ሊገኙ ይችላሉ?

ልጆችና ሁለት መምህራን በክበብ አረንጓዴ የሳር ሜዳ ላይ ተቀምጠዋል። መምህራኑ ማስክ አድርገዋል። ከቤት ውጪ ልጆች ትምህርት ሲማሩ ወይም ሲጫወቱ ነው። የአሻንጉሊት መጫዎቻዎች ከበስተጀርባ አሉ። ይህ የልጆች መማሪያ ስፍራ ምን ተብሎ ይጠራል?

ይህ ምስል ባለ ሁለት ቀለም (ጥቁር እና ቡናማ/ቢዥ) የሆነ ወጣት ውሻ ያሳያል። ውሻው የመቀመጫ ቦታ በሚመስል ነገር ላይ ተኝቶ የቆመ ጆሮና ረጅም አፍ አለው። እንደዚህ ያሉ የውሻ ዝርያዎች በኢትዮጵያ ውስጥ ለ ቤት ጠባቂነትት በምን ያህል መጠን ይጠቀማሉ?

አንድ አዛውንት ቡናማ ሱሪና ግራጫ ጃኬት ለብሰው በሱቅ መግቢያ ላይ ተቀምጠው መጽሐፍ ያነባሉ። ከፊት ለፊታቸው በተደራረቡ መደርደሪያዎች ላይ የተለያዩ የአማርኛ መጽሐፍት ለሽያጭ ቀርበዋል። ከኋላቸው የስልክ ቁጥር የያዘ ምልክት ይታያል። አዛውንቱ የሱቁ ባለቤት ናቸው ወይስ ደንበኛ?

ቢጫ እና ብርቱካንማ በሚመስል ደማቅ የበስተጀርባ ቀለም ላይ የጥቁር ቀለም የትልቅ የአማርኛ ፊደላት “ወሪስ” እና በቅንፍ ውስጥ “የውድቀት ፈለጎች” የሚል ጽሑፍ ተጽፏል። የሽፋን ገጽ ሊሆን ይችላል።

ረጅም ሳር ባለው ኮረብታ ላይ፣ በቀይ የአማርኛ ፊደላት “አዲስ አበባ” የሚል ጽሑፍ አለ። አንድ ነጭ ለባሽ ሰው በጽሑፉ ፊት ለፊት በሲሚንቶ ደረጃዎች ላይ ቆሟል። አካባቢው ነጭ አበባዎችና ዛፎች አሉ።

ጥምቀት የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዓመታዊ በዓል ነው። ምስሉ በጌጣጌጥ በተሠራ ትልቅ ገንዳ ፊት ለፊት የተነሳ ነው። በገንዳው ዳርቻ የዮሐንስ መጥምቅና የክርስቶስ ምስሎች ሲኖሩ፣ ብዙ ምእመናን እና ቀሳውስት በዙሪያው በሰልፍ ብርሃን ባለው ምሽት ናቸዉ።

ከቡናማ ነጭ ጨርቅ በላይ የተቀመጠ ወርቃማ የአንገት ጌጥ ይታያል። ጌጡ እርስ በእርሳቸው የተያያዙ ሁለት ቀለበቶች ሲኖሩት፣ አንደኛው ቀለበት አንጸባራቂ ነጫጭ ጌጦች ተሰንቅረውበታል።

ዘጠኝ ታዋቂ የማኅበራዊ ሚዲያ መተግበሪያዎች አርማና ስም ሲሆን እነዚህም ፌስቡክ፣ ኢንስታግራም፣ ሊንክድኢን፣ ኤክስ (ትዊተር)፣ ዩቲዩብ፣ ዋትስአፕ፣ ፒንትረስት፣ ስናፕቻት እና ቴሌግራም ናቸው። እያንዳንዱ አርማ ደማቅ ቀለም አለው፤ ስሙም በአራት ማዕዘን ቅርጽ ውስጥ ተጽፏል።

ግርማዊ ቀዳማዊ ኃይለ ሥላሴ ወታደራዊ ልብስ ለብሰው ከመኪናው ይወርዳሉ። በዙሪያቸው ወታደሮች በሰልፍ ቆመው በቦታው ላይ ጥብቅ ሥርዓት ይታያል። ዝግጅቱ በግልጽ ሜዳ ላይ ይከናወናል። ይህ ሥነ ሥርዓት የተካሄደው በየትኛው ታሪካዊ ወቅት ላይ ነው?

በአንድ መደብር ውስጥ፣ ሁለት ሴቶች ከፊት ለፊት ባለው የመግዣ ጠረጴዛ ላይ ተገኝተዋል። ሁለታቸውም በእጃቸው ስልክ ይዘዋል። በስተግራ በኩል ትልቅ የስማርት ስልክ ስክሪን አለ፣ በላዩ ላይ የአማርኛ ጽሑፍ እና የአገልግሎት ዝርዝሮች ተዘርዝረዋል።

ታቹ ላይ መጥረጊያ ቡርሽ ያለው መኪና ከአስፓልት ዳር ቆሟል። መኪናው ብርቱካናማ እና ጥቁር ቀለም ያለው ሲሆን ከፊት ለፊት ያለው የሹፌር ቦታም ትልቅ መስታወት ያለው ነው። ይህ መኪና ለምን ጥቅም ይውላል?

ኮረብታዎችና ተራራዎች የተከበበ ሲሆን፣ ከፊት ለፊት ደግሞ የደረቁና ጥቅጥቅ ያሉ ዕፅዋቶች ፤ ሰማዩ ንጹህና ደማቅ ነው። በእነዚህ አረንጓዴ ኮረብታዎች ላይ ምን ዓይነት እንስሳት ወይም ሰዎች ይኖራሉ? በሐይቁ ዳርቻ ላይ ለምን ያህል ጊዜ ሰላም መዝናናት ይቻላል?

ነጭ ሻሽና ጋቢ የለበሰችው ሴት ማይክሮፎን ይዛ እጇን ወደ ላይ አውጥታ ትናገራለች። ከኋላዋ ያሉት ሰዎች ደግሞ ቀይ ልብስ ለብሰዋል። ይህ ስብሰባ የሃይማኖት፣ የባህል ወይም የፖለቲካዊ መልእክትን ያስተላልፋል?

ከቆዳ የጠቆረ ጠረጴዛ እና ሶስት መሳቢያዎች ያለው ቢሮ ጠረጴዛ አለ። ከስሩ ጎማ ያለው ጥቁር መሽከርከሪያ ወንበር ከፊት አለ። ይህ የቢሮ እቃዎች ለቤት ሥራ ምቹ ነውን?

ይህ ጥንታዊ ጥቁር እና ነጭ ፎቶ በጊዜያዊ መጠለያ ስር የሃይማኖት ወይም የማህበረሰብ ስብሰባ የሚያደርጉ ነጭ ልብስ የለበሱ ሰዎችን ያሳያል። በተራራማ አካባቢ ተሰብስበው የሚታዩት እነዚህ ሰዎች የትምህርት ወይም የአስተዳደር ስብሰባ እያካሄዱ ነውን?

በዚህ ምስል ላይ በባህላዊ ቅርጫት ውስጥ የተቀመጠ የፆም ፍርፋሪ ይታያል። የተለያዩ ደማቅ ቀለም ያላቸው ወጦች በእንጀራ ተዘርግተው ቀርበዋል። ከወጦቹ መሃል የተከተፉ ካሮቶች፣ ጎመን እና ቀይ ጥቅል ጎመን ይገኙበታል። ሁለት አረንጓዴ በርበሬዎች እንጀራው ላይ ተጋጥመው ተቀምጠዋል።

ይህ የምስል አርማ በሰማያዊ ዳራ ላይ በነጭ ፊደላት የተጻፈ “ሊንክድ” የሚል ቃልና ከጎኑ በሰማያዊ አራት ማዕዘን ውስጥ "ኢን" የሚል ቃል ይዟል። ይህ ድርጅት በዋናነት በየትኛው ዓይነት አገልግሎት ላይ ያተኩራል?

ባለ ብዙ ቀለም ያለው ቢራቢሮ በቅርበት ቀርቧል። ክንፎቹ ቢጫ፣ ሰማያዊ፣ ሐምራዊና ጥቁር ቀለማትን አጣምረዋል። የነጥብ ምልክቶች በክንፎቹ ጠርዝ ላይ ይገኛሉ። ጀርባው በደብዘዝ ያለ አረንጓዴ ተሸፍኗልና ነፍሳቱ ትኩረት ሰጥቶበታል። ይህ ቢራቢሮ በየትኛው የዓለም ክፍል ነው በብዛት የሚገኘው?

በሰማያዊናበርካታ ደጋፊዎች በሰማያዊና ነጭ ቀለም ያለው ማልያ ለብሰው በስታዲየም ውስጥ ይገኛሉ። ደጋፊዎቹ ጮክ ብለው ይደግፋሉ። ከላይ ባለው የስታዲየም ክፍል ላይ ሰማያዊና ነጭ ባንዲራ ተሰቅሏል። እነዚህ ደጋፊዎች የትኛውን ቡድን ይደግፋሉ? በስታዲየሙ ምን አይነት ውድድር እየተካሄደ ነው?

አረንጓዴ ቅጠሎችና የገመድ አይነት ጨርቅ ባለው ዳራ ላይ ነጭ ሳሙና እና የቆዳ እንክብካቤ ማስታወቂያ ካርቶን ይታያል። ካርቶኑ ላይ ለአሎቬራ፣ ለሺአ ቅቤ እና እርጥበት አዘል ምልክቶች አሉ። ይህ የውበት ሳሙና የትኛውን ዋና የቆዳ ችግር ለመከላከል ይረዳል?

አምቦ ጠበል የሚል ጽሁፍ የሰፈረበት የብርጭቆ ጠርሙስ ግማሽ የሚሆን አስተላላፊ ፈሳሽ በዉስጡ ይዞ መስታወት ጠረጴዛ ላይ ተቀምጧል። ከጠረጴዛው ጎንም የተወሰነ አትክልት ስፍራ ያለበት ቦታ ላይ ቀይ እና አረንጓዴ አትክልት በቅሏል።

በትልቁ መንገድ ዳር የእግረኛ መንገድ ላይ ጥቂት ሰዎች ተቀምጠዋል፣ በሰማያዊ ሸራ ከፀሐይ ተጠልለዋል። መኪኖች ብዙ መስመር ባለው መንገድ ላይ ሲጓዙ ከበስተጀርባ ትልልቅ ሕንፃዎች አሉ። መንገዱ በከተማው ውስጥ የትኛው ክፍል ይገኛል?

ነጭ ሻሽና ባህላዊ ልብስ የለበሰች ሴት ሕፃን ልጅ ጭንዋ ላይ አንጠልጥላ ተቀምጣለች። ከፊቷ በመሬት ላይ የጥጥ ክር የሚመስሉ ቁሳቁሶች ተዘርግተዋል። ሴትየዋ ምርቶቿን እየሸጠች ነው?

ዋናዋ ሴትዮ ባህላዊውን ሚጥድ በመጠቀም እንጀራ እየጋገረች ሲሆን፣ ከፊት ለፊቷ የተቀረቀረ ጭንቅላቷን በሻሽ የጠመጠመች ሴት ታያለች። የምስሉ ዳራ ከቆርቆሮ የተሰራ ነው። ይህ ምስል የዘመናዊ ወይስ የባህላዊ የምግብ ዝግጅት ሂደትን ያሳያል?

ጥቁር ሱፍ የለበሰና ቀይ ክራባት ያደረገ ሰው በጥቁር ሶፋ ላይ ተቀምጧል። እጁን ጭኑ ላይ አጣምሮ ፈገግታ ያለው ፊት ይታያል። ከበስተጀርባ የእንጨት ግድግዳዎች አሉ። እሱ ለቃለ መጠይቅ እንደተዘጋጀ ይገመታል። የለበሰው ልብስ ምን አይነት ነው?

ድንቅና የሚያድስ ትዕይንት! ሁለት መጠጦች ከነጭ ጀርባ ላይ ቀርበዋል። የግራው ጠርሙስ ብርጭቆ ሲሆን፣ ቀኙ ደግሞ የፕላስቲክ ሲሆን፣ ሁለቱም አረንጓዴ ናቸው። ሁለቱም ቀይ እና ነጭ አርማ ሲኖራቸው፣ ቀኙ ተጨማሪ የሎሚ ምስሎች አሉት።

ብዙ በዶቃ እና ገመድ የተሠሩ የፋኖስ ጥላዎች፣ አብዛኛዎቹ ጥቁር፣ ነጭ እና ግራጫ ሲሆኑ፣ ከጣሪያ ላይ ተንጠልጥለዋል። አንደኛው ባለ ቀለም እና ባለ ንድፍ ነው። ከታች ደግሞ የተለያዩ ቅጥ ያላቸው ትናንሽ የጠረጴዛ መብራቶች በነጭ ዳራ ላይ አሉ።

ሰፊ ባንዲራ በድንጋይ ላይ ሲንሳፈፍ ካህናት ነጭ እና ጥቁር ልብስ ለብሰው ሥነ ሥርዓት እያካሄዱ ነው። ብዙ ምዕመናን በድንጋዩ ዙሪያ ተሰብስበዋል። ይህ ሃይማኖታዊ ሥነ ሥርዓት የትኛው የኢትዮጵያ በዓል ወይም ክብረ በዓል ክፍል ሊሆን ይችላል?

ነጭና ረጅም የሐበሻ ቀሚስ የለበሰች ወጣት ሴት ያሳያል። ቀሚሱ በታችኛው ክፍል ላይ በወርቅማ አረንጓዴ ጥልፍ ያጌጠ ነው። ፀጉሯ በተፈጥሮ አፍሮ ተቀርጿል። ይህ ቀሚስ ለሠርግ የታሰበ ነው?

ነጭ ረጅም የአበባ ማስቀመጫ ቫዝ በደማቅ አረንጓዴ ቅጠላ ቅጠል ተሞልቷል። ቫዙ መሃሉ ላይ ክፍት ሆኖ በብር ጌጥ አምሮ ቀርቧል። ከበስተጀርባ ሌሎች አርቴፊሻል አበቦችና ቢጫ ቅርጫት አሉ። ይህ ቫዝ ለቤት ውስጥ ማስዋቢያ ስራ ይውላል ወይ?

አንድ የባህላዊ ልብስን የለበሰች ጸጉሯን ባህላዊ ሹሩባ የተሰራች ሴት ሰዎች በቆሙበት ቦታ ትራመዳለች። ይህቺ ሴት ወገቧ ላይ መቀነት ያሰረች ሲሆን ለእግሯም ተረከዝ ያለው ጫማ ተጫምታለች።

ቆዳው ቡናማ የሆነ የህፃን አሻንጉሊት ከአንገት በላይ ብቻ የሚታይ ነው። አሻንጉሊቱ የጭንቅላቱ አናት ላይ ጥቁር ፀጉር አለው፣ ከበስተጀርባው ደግሞ ቀይ ቀለም ተነጥፏል። ይህ አሻንጉሊት በምን ምክንያት ተወዳጅ ሆነ?

አራት የተለያዩ መጠን ያላቸው ቢጫና አረንጓዴ ማጣበቂያ ዱላዎች በነጭ ጀርባ ላይ ተደርድረዋል። ትልቁ ዱላ በቀኝ በኩል ሲሆን ትንሹ ደግሞ በግራ በኩል ይገኛል። እነዚህ ማጣበቂያዎች የትኛው የምርት ስም ሊሆኑ ይችላሉ?

በፕላስቲክ ከረጢት ውስጥ የተቀመጠ ደማቅ አረንጓዴ የሰላጣ ቅጠል ያሳያል። ቅጠሎቹ ጥቅጥቅ ያሉና ጠርዝ ጠርዝ ላይ የተጨማደዱ ናቸው። ሰላጣው ለመብላት በጣም ትኩስ ይመስላል። ሰላጣው ለስንት ጊዜ ትኩስ ሆኖ ይቆያል?

እሾህ ያለው የካክተስ ዓይነት ተክል ያሳያል። ተክሉ በጨለማ ወይንጠጅ እና ቀይ ሐምራዊ ቀለም ያበቡ ትላልቅ፣ ክብ አበቦች አሉት። አበቦቹ ከተክሉ ጋር ልዩ ንፅፅር ይፈጥራሉ። ይህ ተክል በመድኃኒትነት ያገለግላል?

የሚወርድ ቢራ ግልጽ በሆነ ብርጭቆ ውስጥ ሲፈስ በቅርብ የተቀረጸ ምስል ነው። ፈሳሹ ወርቃማ ቡኒ ሲሆን አረፋው በላዩ ላይ ይገኛል። የቢራው ምንጭ ከላይ በስተቀኝ የብረት ቧንቧ (ታፕ) ነው። ይህ ቢራ የትኛውን የቢራ አይነት ያመለክታል?

በፀሐይ ብርሃን በሞላበት የገበያ ቦታ ላይ የተለያዩ ሰዎች ተቀምጠዋል። አንዲት ሴት መሬት ላይ ተቀምጣ ከፊት ለፊቷ በተቆለሉ ቀይ ሽንኩርትና ቲማቲሞች ፊት ለፊት፣ የገበያ ቦታው ምን ዓይነት ማህበራዊና ኢኮኖሚያዊ ገፅታ አለው?

ነጭ ዳራ ላይ በብርቱካናማ፣ ቡናማ እና ጥቁር ዶቃዎች የተሰራ ቅጥ ያጣ የአበባ ቅርጽ ያለው ንድፍ። ንድፉ በጎን በኩል በብርቱካናማ እና ቡናማ አልማዝ ቅርጾች ተደጋግሟል። የዚህ ንድፍ ማዕከላዊ ትኩረት ምንድን ነው?

በሰማያዊ ዳራ ውስጥ በርካታ ቀይ ቀለም ያላቸው ፖም በሰማያዊ ሣጥን ውስጥ ተደርድረዋል። እያንዳንዱ ፖም ትንሽ ተለጣፊ ያለው ሲሆን፣ የቆዳቸው ቀለም ከቀይ ወደ ቢጫነት ይቀየራል። የፖሞቹ ገጽታ የሚያብረቀርቅ እና ለስላሳ ነው።

በርካታ ህፃናት በውሃው ላይ እየዋኙና እየተጫወቱ ነው። አንዳንድ ልጆች ጭንቅላታቸውን ከውሃው በላይ ሲያወጡ፣ ሌሎች ደግሞ በመዋኘት ተጠምደዋል። ልጆቹ በውሃው ውስጥ በመርጨትና በመቀለድ ደስተኛ ሆነዎል።

አረንጓዴ የሆነ የብርጭቆ ጠርሙስ ስፕራይት መጠጥን ያመለክታል። ጠርሙሱ በትንንሽ ቀዳዳዎች መልክ የተዋቀረ ቅርጽ ሲኖረው፣ አቅሙ 355 ሚሊ ሊትር ነው። ከታች በኩል ነጸብራቅ ይታያል። ይህ ለስላሳ መጠጥ ከሌሎች ምርቶች በምን ይለያል?

ወጣቱ ጥቁር ኮፍያ ያለው ጃኬት እና ጂንስ ሱሪ የለበሰ ሲሆን፣ ከበስተጀርባው ደግሞ ነጭ የጭነት መኪና እና ዛፎች ይታያሉ። ይህ ወጣት በጋሪው ላይ የተጫኑትን እነዚህን ከረጢቶች በአብዛኛው ለምን አይነት አገልግሎት የሚውል የዕለት ተዕለት ሸቀጥ ሊሆን ይችላል የሚገፋው?

ከቤት ውጭ በተዘረጋ ነጭ ድንኳን ስር ባህላዊ ነጭ እና አረንጓዴ ልብሶችን የለበሱ ወጣቶች ይሞዝቃሉ። ተማሪዎቹ በአንድ ረድፍ ተቀምጠው የእንጨት መሰንቆ ይጫወታሉ፣ በፊታቸው ጠረጴዛ ላይ ሽልማቶች ተደርድረዋል፣ በትምህርት ተቋም ደረጃ ሙዚቃውን ማስተማሩ ምን ያህል ጠቀሜታ ይኖረዋል?

ረዣዥም ጥቁር ፀጉር ያለው አንድ ወጣት ወንድ ደስ የሚል ፈገግታ አለው። አረንጓዴ ሸሚዝ ለብሶ ጥቁር የአንገት ሐብል ሜዳሊያ አድርጓል። ከጀርባ ሰማያዊ ሰማይ ባክግራውንድ አለ። ፀጉሩ ላይ ትንሽ የእንጨት ክሊፕ ተደርጓል። ይህ ወጣት ምን ዓይነት ሥራ ነው የሚሠራው?

የቴኳንዶ ስልጠና ነው ።ታዳጊዎች ነጭ ዩኒፎርም ለብሰው እንቅስቃሴ እያደረጉ ነው። ከበስተኋላ በኩል ዳኞችና አሰልጣኞች በተግሳጽ ተቀምጠዋል። ቦታው በስፖርታዊ እንቅስቃሴ የተሞላ፣ ለአካል ብቃትና ለአዕምሮ ስነ-ስርዓት ትኩረት የሚሰጥ መድረክ ነው።

ባህላዊ ነጭ ልብሶችን እና ኮፍያዎችን የለበሱ ሁለት ወንዶች፣ አንደኛው በፈረስ ላይ ሌላኛው ደግሞ በአህያ ላይ ተቀምጠው አረንጓዴ ኮረብታማ በሆነ መንገድ ላይ ሲሄዱ፣ ይህ ባህላዊ ጉዞ የአካባቢውን የትራንስፖርትና የአኗኗር ዘይቤ እንዴት ይገልጻል?

ቀይ ጃኬት እና ጥቁር ሸሚዝ የለበሰች ሴትን ያሳያል። እሷ በጥቁር ወንበር ላይ ተቀምጣለች። ረጅም ጥቁር ፀጉርና ጥቁር ከንፈር መኳኳያ አላት። ይህች ሴት የንግድ ሥራ ሰው ነች?

ትልቅ ሰው ሰራሽ ሰጎን ከአረንጓዴ ዛፎች እና ቁጥቋጦዎች መካከል በሣር ላይ ቆሟል። ምስሉ ጥቁርና ግራጫ ላባዎች እና ረጅም አንገት አለው። ከበስተጀርባ የእንጨት ወንበሮች እና የብረት አጥር ይታያሉ። ይህ ምስል የሰጎን የኑሮ ልምድን ያሳያል?

አረንጓዴና ቀይ ቀለም የተቀላቀለበት ሎጎ ይታያል:: በሎጎው መሃል ላይ ነጭ የመብረቅ ምልክት አለ:: ሎጎው አራት ማዕዘን ቅርጽ ያለው ሲሆን፣ የኤሌክትሪክ ኩባንያ ምልክት ሊሆን ይችላል::

ጥቂት ጉማሬዎች በወንዝ ውስጥ ጭንቅላታቸውን ከውሃው በላይ አውጥተዋል። ከበስተጀርባ ረዣዥም ሣሮች እና ዛፎች አሉ፣ ራቅ ብሎ ደግሞ ዘመናዊ ሕንፃዎች እና ከፍ ያለ የፋብሪካ ጭስ ማውጫዎች ይታያሉ። ጉማሬዎች ለምን በውሃ ውስጥ ብዙ ጊዜ ያሳልፋሉ?

ከፍተኛ ቁጥር ያላቸው ሰዎች በሁለት ዘመናዊ ሕንፃዎች መካከል ባለ መንገድ ላይ ይራመዳሉ። አንደኛው ሕንፃ ኮርባማና ቢጫ ሲሆን፣ ሌላኛው ግራጫ ድንጋይ ለብሶ የተነጠፈ ነው። በዚህ አካባቢ ሕንፃዎች ለምን ይገነባሉ?

ወለሉ ላይ ሰማያዊ፣ ቀይ እና አረንጓዴ ምንጣፎች ተነጥፈዋል። ጥቁር እና አረንጓዴ ቀለም ያላቸው የክብደት ማንሻ እና ሌሎች የስፖርት ዕቃዎች በውስጡ በብዛት ተደርድረዋል። የአካል ብቃት እንቅስቃሴ ከመጀመሩ በፊት ምን አይነት ዝግጅት መደረግ አለበት?

ከፍተኛ ከፍታ ያለው ባለ አምስት ፎቅ፣ ቡናማ እና ነጭ ህንፃ አለ። የአማርኛ ምልክት “አሲንዋራ ሆቴል”ን ያመለክታል። አንድ ነጭ ቫን ከታች ቆሟል። ይህ ሆቴል ለምን ዓላማ ተገነባ? ለደንበኞች የሚያቀርበው አገልግሎት ምንድን ነው?

አንጸባራቂ የብረት ጋዝ ምድጃ ከስድስት ማብሰያ አይኖችና ከመጋገሪያ ክፍል ጋር አሉ።። ከስር ብዙ መቆጣጠሪያ ቁልፎች እና ትንሽ ዲጂታል ማሳያ አሉ። ይህ ምድጃ በየትኛው ቦታ ለመጠቀም ታስቧል? የትኛው ኩባንያ ነው የሠራው?

በርካታ ክብና አራት ማዕዘን ቅርጽ ያላቸው የውሃ ማጣሪያ ክፍሎች ከተማዊ ገጽታ ባለው ቦታ ይገኛሉ። ውስብስብ የፍሳሽ ውሃ ማጣሪያ ፋብሪካ የአገልግሎት አለ። ለህዝብ አገልግሎት ወሳኝ መሠረት ነው። የዚህ ማጣሪያ ጣቢያ ዕለታዊ የውሃ የማጽዳት አቅም ምን ያህል ነው?

ክብ ቅርጽ ያለው ባለ ብዙ ቀለም የሽቦ ቅርጫት ወይም ወስከንባይ በጥቁር ዳራ ላይ አለ። ቅርጫቱ በሰማያዊ፣ ቀይ፣ ጥቁር፣ ቢጫ እና ነጭ ክሮች የተጠለፈ ሲሆን፣ የዚግዛግ ቅርጾች ተደጋግመው ተቀምጠዋል።

በነጭ ዳራ ላይ ጥንድ ጥቁር ጫማ በግንባር ቀደምትነት ይታያሉ። ጫማዎቹ በጫፍ ላይ አንጸባራቂ የብር ዝርዝር አላቸው። ከጫማዎቹ ጀርባና ወደ ላይኛው ክፍል፣ በግራጫማ ማሰሮ ውስጥ ያለ ትንሽ አረንጓዴ የቤት ውስጥ ተክል ተቀምጧል።

ጫማዎቹ ሰማያዊ፣ ቢጫ፣ ሮዝ፣ ቡኒ እና ቀይ ቀለማት ሲኖራቸው፣ የስፖርት ጫማ፣ ጠፍጣፋ ጫማ እና የጀልባ ጫማ ዓይነት ይገኙበታል። እነዚህ ጫማዎች በዋነኝነት የሚገዙት በየትኛው የልጆች የዕድሜ ክልል ነው?

ቆንጆ ሴት ከቤት ውጭ ነጭ የባህል ልብስ ለብሳ ፈገግ ብላለች። ልብሱ ባለቀለም ጥልፍ በአንገት እና በእጅጌው የተሰራ ሲሆን፣ ቀበቶና ሻሽ አለው። ረጃጅም ጠጉር ያላት ሴት ለብሳዋ ውበቷን አድምቆታል። በኢትዮጵያ ባህላዊ ልብሶች ላይ የሚኖረው የጥልፍ ቀለም ምን ትርጉም አለው?

ባለ ቀይና ግራጫ ቀለም ያለው፣ ከላይኛው ክፍል ላይ ጥቁር መሸፈኛ ያለው ትንሽ የሰነድ ማጣበቂያ ማሽን በእንጨት ጠረጴዛ ላይ ተቀምጧል። ማሽኑ የቀዝቃዛና የትኩስ ማጣበቅያ ቁልፎችና የሙቀት መቆጣጠሪያ መደወያ አለው። ማሽን በዋነኝነት ምን ዓይነት ሰነዶችን ለማጣበቅ ያገለግላል?

ባለ ውስብስብ ዲዛይን ባለው አዳራሽ ውስጥ ሰፊ የጣፋጮች እና የኬኮች ጠረጴዛ አለ። የተለያዩ አይነት ፑዲንጎች እና የቤሪ ፍሬዎች በብርጭቆ ተደርድረዋል። ይህ ምግብ ቤት ምን አይነት ምግቦች ያቀርባል?

በዕጣን ማስቀጠል ላይ ያለውን እጣን በማወደስ ላይ ሲሆን፣ ታናሹ ደግሞ አንድ ዕቃ ይዞ እና ዕጣኑን ያስረክባል። በእጣን ጭስ የተሞላ ከባቢ አየር ይታያል። በመካከላቸው የሚታየው ዕጣን ማስቀጠልና የዕጣን ጭስ በሃይማኖታዊ ሥነ-ሥርዓቱ ወቅት ምን አይነት መንፈሳዊ ትርጉም አለው?

በአራት የተለያዩ ከፍታዎች ላይ የተደረደሩ የአሉሚኒየም መሰላልዎችን ያሳያል። መሰላልዎቹ በሰማያዊ ዝርዝሮች ያጌጡ ናቸው። አራቱም መሰላልዎች ለመሸጥ ዝግጁ ሆነው ተቀምጠዋል። መሰላሉን መግዛት ብልህነት ነው?

ውስጡ ነጭ ቀለም የተቀባ ሰፊ ክፍል ነው። ኮምፒዩተሮችና ወንበሮች በተርታ ተደርድረዋል። ክፍል ውስጥ አንድ ሰው ኮምፒዩተር ይጠቀማል። ግድግዳው ላይ ስዕሎችና በር አሉ። ኮምፒዩተሮቹ ምን አይነት አገልግሎት ሊሰጡ ይችላሉ?

ሁለት ሀረር ቢራ ጠርሙሶችና አንድ የቢራ ብርጭቆ በጠረጴዛ ላይ አሉ። ብርጭቆው አረንጓዴ ቀለም ባለው መደገፊያ ላይ ተቀምጦ አረፋ ያለው ቢራ ሞልቶበታል። በጠረጴዛው ላይ የውሃ ጠብታዎች አሉ። ቢራው በኢትዮጵያ ውስጥ ይመረታል?

ዘመናዊ ግራጫ የሩጫ ጫማዎች በደማቅ ሮዝ ቀለም ያጌጡ ናቸው። ከላይ ማሰሪያቸውና ከታች ሶላቸው የኒዮን ሮዝ ነው። ምቹና ቀላል በመሆናቸው ለስፖርትና ለዕለት ተዕለት እንቅስቃሴ ያገለግላሉ። የዘመናዊ ፋሽንና ተግባራዊነት መገለጫ ናቸው።

አምስት አይነት ጫማዎች በተለያየ ክፍልፋይ ዉስጥ ለየብቻ ተቀምጠዋል። እያንዳንዱ ጫማ ግራ እና ቀኝ እግሩ በጎን እና በመረገጫው በኩል ነው የተቀመጠው። የእነዚህ ጫማ ቀለማት ምን ምን ነው?

ጥቁር ቡኒ ቀለም ያለው የፈረሰኛ ሐውልት በከፍተኛ አራት ማዕዘን ቅርጽ ባለው መሠረት ላይ ቆሟል። ሐውልቱ በንጹህ ሰማያዊ ሰማይ ስር፣ በአረንጓዴ የቁጥቋጦ የአትክልት ስፍራ መሃል የሚታይ ሲሆን፣ ከግራ በኩል አንድ የዘንባባ ዛፍ ተለጥፎ ይታያል።

በቢጫ ጠረጴዛ ላይ ሙዝ፣ አቮካዶ እና ፓፓያ ያሉ ሲሆን አረንጓዴ የጭማቂ መጠጥ እየበላች ነው። እነዚህ ፍራፍሬዎች ለተዋሕዶ ጭማቂ ብቻ ጥቅም ላይ ይውላሉ ወይስ በተለያዩ መንገዶች ይቀርባሉ?

የክፍል ውስጥ ገጽታ የሚያሳይ ፎቶግራፍ በርካታ የመማሪያ ጠረጴዛዎችንና ወንበሮችን ያሳያል። ክፍሉ ግድግዳ ላይ የተንጠለጠለ አረንጓዴ ሰሌዳና አንድ ትልቅ መስኮት አለው። ጠረጴዛዎቹ ቡናማና ወንበሮቹ ሰማያዊ ቀለም አላቸው። በትምህርት ቤቶች ጥራት ያለው ትምህርት ለመስጠት የመማሪያ ክፍል ቁሳቁሶች ምን ያህል አስፈላጊናቸው?

ረዥም ወርቃማ ቀለም ያለው ስካይ ባስ በአስፋልት መንገድ ዳር ቆሟል። አንዳንድ ሰዎች በአውቶቡሱ ጎማ አጠገብ ተጎንብሰዋል። ከበስተጀርባ ትላልቅ ተራሮች ይገኛሉ።

ዋናው መንገድ በምስሉ ቀኝ በኩል ሲያልፍ፣ ሰዎች በእግረኛ መንገድ ላይ ይንቀሳቀሳሉ፤ በዙሪያው አረንጓዴ ዛፎችና ደመናማ ሰማይ ይታያል። በዋናው መንገድ ላይ የሚታየው የእግረኞች እንቅስቃሴ እና የህንፃዎች አቀማመጥ የከተማዋን መጠን እና የአኗኗር ዘይቤ እንዴት ይገልፃል?

ሰዎች ነጭ የባህል ልብስ ለብሰው ከበሮና መለከት እየመቱ ሜዳ ላይ ይጓዛሉ። በሰፊው የደረቀ መሬትና ቁጥቋጦ ባሉበት ቦታ ላይ፣ በስርዓት ሲሄዱ ደስታ ይንጸባረቃል። ከበስተጀርባ ሰማያዊ ሰማይ እና የግራር እጽዋት አለ።

መድረክ ላይ የባህል አልባሳት የለበሱ ወጣት ወንዶችና ሴቶች ዳንኪራ ሲያሳዩ አሉ። ሁሉም ነጭ ልብስ ለብሰው ባህላዊ ጭፈራ ያቀርባሉ። ከበስተጀርባ ትልቅ ሰማያዊ መጋረጃ አለ።

ጥቁር አንበሳ የተሰኘ የሁለተኛ ደረጃ ተማሪዎች የሚማሩበት ትምህርት ቤት ሲሆን ተማሪዎች ወደ ዩኒቨርስቲ እንዲዘዋወሩ የአግዛሉ። ይህ ትምህርተ ቤት መገኛው የት ነው በስንት ዓመተ ምህረትስ ተመሰረተ?

በነጭ ማሸጊያ ውስጥ ያለ ብልጭልጭ ያለ ሮዝ ቀለም ያለው ሜካፕ እና ተጨማሪ ስምንት ክብ ቅርጽ ያላቸው የተለያዩ የሜካፕ ቀለማትን ያሳያል፤ እነዚህ ምርቶች ለውበት ማስዋቢያነት አገልግሎት የሚውሉ አይደሉምን?

ትቁር የቆዳ ቀለም ያላት ኢትዮጵያዊት ሴት ፈገግ ብላ ቀርባለች። የተጠለፈ ፀጉር፣ ቢጫ የአንገት ሀብልና ትልቅ የብር የእጅ አምባሮች አድርጋለች። ቀይና ጥቁር ቀሚስ ለብሳ በእጇ ፊቷን ደግፋለች። የባህል ውበትዋን የሚያሳይ ገጽታ አላት።

ጠባብ እና ረዣዥም ቅጠሎች ባሉት ጥቅጥቅ ያሉ አረንጓዴ ዛፎች መሃል ቢጫ እና ብርቱካንማ አበባዎች ይንጠለጠላሉ። የአበባዎቹ ቅርፅ እንደ ብሩሽ ሲሆን በአበባዎቹ መካከል ቡናማ ቅርንጫፎች ይገኛሉ። ነዚህ ቆንጆ ቢጫ አበቦች የየትኛው የዛፍ ዝርያ ናቸው?

ተዋናይትና አርቲስት በሆነችው አርቲስት ምትኬ ተመስገን ውበት ደምቆባታል። በቅንጡ የኢትዮጵያ ባህላዊ ልብስ ደምቃ የቆመች ሲሆን፣ የሚያምር የፀጉር አሠራር እና ባህላዊ ጌጣጌጥ አድርጋለች።

ወታደራዊ ልብስ የለበሰ ራሰ-ብርሃን ሰው ሶስት የተለያዩ ምስሎች ይታያሉ። ሰዉ በጫካ ውስጥ ወይም የውትድርና እንቅስቃሴ ቦታ ላይ ነው። ከታች ያለው የአማርኛ ጽሑፍ ስለጦርነቱ ይናገራል። ጦርነቱ በየትኞቹ አካባቢዎች እየተካሄደ ነው?

እጅግ በጣም በርካታ ቁጥር ያላቸው ነጫጭ ዶሮዎች በሰፊ አዳራሽ ዉስጥ ተሰባስበዋል። የሚገኙበት ቦታ በመከፋፈያ ተከፋፍሎ የተቀመጠ ነው። እነዚህን ያክል ዶሮዎች ለማርባት ምን ያክል ገንዘብ ያስፈልጋል?

በርካታ ሰዎች ያሏት የቆየ የሚመስል የጀልባ ፎቶግራፍ ይገኛል። ጀልባዋ በሰላማዊ ወንዝ ወይም ሐይቅ ላይ አረንጓዴ ተራሮችና ዛፎች ከበው ይታያል። ከጀልባዋ ላይ ነጭ የፀሐይ መከላከያ ሸራ ተዘርግቷል። ይህች ጀልባ በኢትዮጵያ ውስጥ የትኛው ታዋቂ የውሃ አካል ላይ ትገኝ ነበር?

የተለያየ እምነት የሚከተሉ የሃይማኖት አባቶች ጎን ለጎን ቆመዋል። የኦርቶዶክስ፣ እስልምና እና የፕሮቴስታንት እምነት አባቶች ሲሆኑ በአለባበሳቸው የራሳቸውን ሃይማኖት የሚገልጹ አለባበሶችን ለብሰዋል።

አንድ ቄስ ነጭ ልብስ ለብሰውና መስቀል ይዘው አግዳሚ ወንበር ላይ ተቀምጠዋል። ሁለት ወጣቶች ደግሞ የቄሱን እና የሌላውን ሰው እግሮች እየረዱ ነው። እነዚህ ሰዎች ምን ዓይነት እርዳታ እየተሰጣቸው ሊሆን ይችላል?

ምሁራንና የሥራ ኃላፊዎች በአንድ ጠረጴዛ ዙሪያ ተቀምጠው ስብሰባ ሲያደርጉ ይታያል። ጠቅላይ ሚኒስትሩ ቀይ ክራባት አድርገው በዋናነት ተቀምጠዋል፣ ከበስተጀርባ የኢትዮጵያ ሰንደቅ ዓላማ ይታያል። ይህ ከፍተኛ የመንግስት ስብሰባ በየትኛው ሀገራዊ ጉዳይ ላይ ይመክር ይሆን?

ካፌ ወይም ምግብ ቤት ከብረትና ከመስታወት የተሰራ ባለ ብዙ ፎቅ ህንፃ ፊትለፊት ቁሟል። መሬቱ በአረንጓዴ ሰው ሰራሽ ሳር ተሸፍኗል፣ ደንበኞችን ለመጠበቅ ቢጫ ዣንጥላዎችና ድንኳኖች ተዘጋጅተዋል። ይህ ቦታ የት ይገኛል?

አንድ ወጣት ቀይ ሞተር ሳይክል ላይ ተቀምጦ ሲሆን ከጎኑ ባለ ሁለት ጎማ ተጎታች ተሽከርካሪ ታስሯል። ተሽከርካሪው ትልቅ ሰማያዊ በርሜል እና ትንሽ ሞተር ተሸክሟል። ሞተር ሳይክሉ ጭቃማ በሆነ ቀይ መንገድ ላይ ቆሟል።

አንዲት ሴትና ወንድ ልጅ በተፈጥሮ የውሃ ምንጭ አጠገብ በጫካ ውስጥ ይታያሉ። ሴትየዋ ቢጫ ጀሪካን ውሃ ስትሞላ ወንዱ እጁን በውሃው ውስጥ አስገብቷል። ጥቂት ልጆች ከበስተጀርባ ቆመዋል። ንፁህ ውሃ ማግኘት በገጠሩ አካባቢ አዳጋች ነው?

አንድ ፋርማሲ ውስጥ አንዲት የፋርማሲ ባለሙያ ነጭ ካፖርትና ማስክ ለብሳ ከደንበኛ ጋር በቆጣሪው በኩል እያወራች ነው። የመድኃኒት መደርደሪያዎች በተለያዩ መድኃኒቶችና የጤና ምርቶች ተሞልተዋል። ንፁህና በደንብ የሠለጠነ ሥራ ቦታ ነው።

ምስራቅ ኦርቶዶክስ የእጅ መስቀል ወይንም የጸሎት በትር የሚመስል የእንጨት ቅርጻቅርጽ ነው። እጀታ ያለው ሲሆን፣ በላዩ ላይ ባህላዊ የአበባና የጂኦሜትሪክ ስዕሎች ተቀርጸዋል። ይህ ቅርጻቅርጽ የየትኛው የኢትዮጵያ ክልል ወይም ዘመን ባህላዊ ጥበብ ያሳያል?

ረዥም ግልጽ የሆነ የብርጭቆ ጠርሙስ በጠረጴዛ ላይ ተቀምጧል። ጠርሙሱ መሀል ላይ የዛፍ ስዕል ያለበት ሰማያዊ መለያ ተለጥፏል። ግልጽ የሆነው ፈሳሽ ወደ ታችኛው ክፍል የተሞላ ሲሆን፣ ከበስተጀርባው አረንጓዴ ተክሎችን አሉን?

በመሬት ውስጥ ባለ ዋሻ ውስጥ የኢትዮጵያ ኦርቶዶክስ አባቶች አሉ። እነዚህ አባቶች ነጭ ልብስና ጥምጣም የለበሱ ለብሰዋል፣ አንዳንዶቹ ከበሮና ጸሎተ በትር ይዘዋል፣ ይህም የአምልኮ ሥርዓት ይመስላል። ይህ ቦታ በላሊበላ ከሚገኙት ውቅር አብያተ ክርስቲያናት ውስጥ አንዱ ይሆን?

የሁለት ወንድ ልጆች እናት በባህላዊ የሸክላ ሳህን ላይ እንጀራና ወጥ በጉርሻ እየመገበቻቸው ነው። ልጆቹ በአንድነት ተመግበው የደስታና የፍቅር ግንኙነትን ያሳያሉ። በኢትዮጵያ ባህል ውስጥ ጉርሻ ለምንድን ነው በጣም አስፈላጊ የሆነው?

የአንድ ሰው ጣቶች በቅርብ ርቀት ተቀርጸው ይታያሉ፤ በጣቶቹ መካከል ደማቅ አረንጓዴ ቀለም ያለው ፈሳሽ እየተንጠባጠበ ነው። ቆዳው ቡኒ ቀለም ያለው ሲሆን፣ አረንጓዴው ፈሳሽ የዘይት መልክ ይዟል። ይህ አረንጓዴ ቀለም ያለው ፈሳሽ ለየትኛው ባህላዊ ወይም ዘመናዊ የህክምና አገልግሎት ሊውል ይችላል?

ጥቅጥቅ ያለ አረንጓዴ ቅጠል ያለው ሰብል በተሰነጣጠቀ ቀይ ቡናማ አፈር ላይ ተተክሎ ያሳያል። ይህ ሰብል በአብዛኛው በአፍሪካ የሚመረተው ሽንብራ ይሆን?

አትሌቱ አረንጓዴ፣ ቢጫና ቀይ የስፖርት ልብስ ለብሶአል። ወርቃማ ሜዳልያ በአንገቱ ላይ ተንጠልጥሏል። በሩጫ ውድድር መነሻ ቦታ ላይ ተንበርክኮ ለመሮጥ ዝግጁ ሆኖ ይታያል። ይህ አትሌት ማን ነውና የትኛው ውድድር ላይ ነው የሜዳልያውን ያገኘው?

የመሀል ቻንደሊየር የቤተክርስቲያኑን ስነ-ህንፃ ያደምቃል። በምስሉ ላይ የሚታየው ዓይነት የሥዕል እና የቀለም አጠቃቀም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ምን ዓይነት መንፈሳዊ ትርጉም ያስተላልፋል?

ባለ ሰማያዊ ዳራ ላይ የኢትዮጵያ መንግስት አርማ ይታያል። አርማው ባለ ሰማያዊ ክብ ውስጥ የወርቅ ኮከብ ሲሆን፣ ከሱ በታች የሀገሪቱን ሰንደቅ ዓላማ ቀለሞች የያዘ ሪባን አለ። ይህ ጽሑፍ የማንን አገልግሎት ይወክላል?

የጥቁር ሰሌዳ ላይ የላቲን ፊደላት ተጽፈዋል። አንዲት ትንሿ ልጅ ፀጉሯን ጎንጉና በብርቱካናማ ልብስ ኖራ ይዛለች። ልጅቷ ፊደል ለመማር ወይም ለመጻፍ እየተዘጋጀች ነው። የማስተማሪያ ቁሳቁስ በሌለባቸው ቦታዎች ጥቁር ሰሌዳ ምን ያህል አስፈላጊ ነው?

አንድ ሽማግሌ ሰው በሚያምር ሁኔታ ፈገግ ይላል። በሰማያዊ ሸሚዝና ግራጫ ጃኬት ለብሷል። ጥርሶቹ በትንሹ የተከፈቱ ሲሆን፣ ፊቱ ላይ ጠቆር ያለ ጺም አለ። ፈገግታው እና የዓይኖቹ ብርሃን ምን ዓይነት ስሜት ያንጸባርቃል?

ባለቀለም አውቶቡሶች በበረሃማ ቦታ ላይ ተሳፋሪዎችን እየጫኑና እቃ እያጓጓዙ ነው። ሰዎች በአውቶቡስ ጣራ ላይ ሻንጣዎችን በማሰር ሲጠመዱ፣ ሌሎች ደግሞ በመሳፈር ተጠምደዋል። አውቶቡሶች የትኛውን የትራንስፖርት አገልግሎት ይሰጣሉ?

ይህ ምስል የሙስሊም ወንዶች ስብስብ በነጭ ልብስና በራስ መሸፈኛ ለብሰው ሲሰግዱ ያሳያል። ከበስተጀርባ ብዙ ሕዝብ ተሰብስቦ ይታያል፤ ይህም ትልቅ የሃይማኖት በዓል መሆኑን ያመለክታል። ይህ ሃይማኖታዊ ስብስብ በኢትዮጵያ ውስጥ የትኛውን የእስልምና በዓል እያከበረ ነው?

ረዥም የኤሌክትሪክ አውቶቡስ ተሳፋሪዎችን ሲጭን በከተማ መንገድ ላይ ቆሟል። የኤሌክትሪክ አውቶቡሶችን መጠቀም በከተማ የአየር ጥራት እና በህዝብ ትራንስፖርት ላይ ምን ተጽዕኖ ያሳድራል?

አንድ ሰው ትልቅ ቅርጫት የተሸከመው በእጆቹ ወደ ላይ ከፍ አድርጎ ነው። ቅርጫቱ በጭነት መኪና ጀርባ ላይ ተጭኗል። በዙሪያው ሌሎች ወንዶች በፀሐይ ላይ ቆመዋል። በቅርጫቱ ውስጥ ምን ዓይነት ዕቃዎች አሉ?

በዘመናዊ የቦርድ ክፍል ውስጥ ሰዎች በ"ዩ" ቅርፅ ባለው የእንጨት ጠረጴዛ ዙሪያ ተቀምጠዋል። ወንዶች መደበኛ ልብስ ለብሰዋል፤ የተለያዩ አገሮች ባንዲራዎች ከበስተጀርባ ተሰቅለዋል። ሎጎ ያለበት ትልቅ ግድግዳ ከሰዎች ጀርባ ተገንብቷል።

ከፊታቸው ያለችው ሴት ቢጫ ሻሽ ያደረገች ሲሆን፣ ጥቁር ነጠብጣብ ያለው ቀሚስ ለብሳለች። ከበስተጀርባ በሩቅ የዘንባባ ዛፍ መሰል እጽዋትና አንዳንድ ሕንፃዎች ይታያሉ። እነዚህ ሴቶች ለምን ተሰልፈው ሊሆን ይችላል?

የገጠር መናኸሪያ ውስጥ አረንጓዴና ነጭ የኢትዮጵያ መንገደኛ አውቶቡሶች ቆመዋል ። አንዳንድ ሰዎች በእግራቸው ይንቀሳቀሳሉ ፤ አንዳንዶቹም ሻንጣዎችን በጣሪያ ላይ ጭነዋል ። እነዚህ አውቶቡሶች የትኞቹን ከተሞች ያገናኛሉ?

አንዲት ሴት ነጭ ጋውን እና የጸጉር መሸፈኚያ ኮፍያን አድርጋ በእጇ ከያዘችው ባልዲ ዉስጥ ወተት ወደ ሌላ እቃ ትገለብጣለች። ይህንን ወተት እየገለበጠችው ያለችው ለምን ይሆን?

ትልቅ የመስቀል ቅርጽ ያለው ሐውልት ፊት ለፊት በርካታ ሰዎች በተለምዶ ነጠላ ለብሰው ክብ ሰርተው ሃይማኖታዊ ጭፈራ ወይም እልልታ ላይ ናቸው። የኢትዮጵያ ባንዲራዎችና የቤተክርስቲያን ጉልላት በቅርብ ርቀት አሉ። በዓሉ በየዓመቱ የትኛው ቀን ላይ ይከበራል?

ሁለት ነጠላ አልጋዎች ያሉት የሆቴል ክፍል በምስሉ ይታያል። አልጋዎቹ ነጭ አንሶላና ወይን ጠጅ የአልጋ ልብስ አላቸው። በግራ በኩል አንድ ትንሽ ጠረጴዛ እና ሁለት ወንበሮች ግዙፍ የመስታወት መስኮት አጠገብ ይገኛሉ። ክፍሉ ምን ያህል ያበራል?

ረጅም ጉብታዎች (ኮረብታዎች) በዛፎች ተከበው አሉ። ከፊት በኩል ብዙ ሰዎች በዕይታ መድረክ ላይ ሆነው ተፈጥሮን ይመለከታሉ። ሰማዩ በደመና ተሸፍኗል። ቦታው ውብ የተፈጥሮ መልክዓ ምድር አለው።

ባለ ሶስት ቀለም ሰንደቅ ዓላማ (ሰማያዊ፣ ነጭ፣ ቀይ) በመሃሉ ባህላዊ ጎጆ አለው። ከሥሩ "የጋሞ ሕዝብ ብሔራዊ ሰንደቅ ዓላማ" የሚል ጽሑፍ ተጽፏል። በሰንደቅ ዓላማው ላይ ያለው ባህላዊ ጎጆ የጋሞ ሕዝብን ባህል ወይም አኗኗር እንዴት ያንጸባርቃል?

ብሎኬት ግራጫ ቀለም ያለው ከሲሚንቶ እና ከጠጠር የሚዘጋጅ ለግንባታ ስራ የሚያገለግል ሲሆን ብሎኬት ለማምረት እና ለመደራደር ማሽነሪዎች እና የሰው ሀይል አስፈላጊ ነው።

አስደናቂ እና ደማቅ ቀለማት ያሉት ወፍ በሽቦ ላይ ቆማለች። ጭንቅላቱ ሰማያዊ ሲሆን፣ ደረቱ ጥቁር፣ ጅራቱ ደግሞ ቢጫ፣ ብርቱካናማ እና ሰማያዊ ነው። አፏ ውስጥ ትንሽ ምግብ ይዛለች። ይህች ወፍ በየትኛው የዓለም ክፍል ትገኛለች?

ከፍተኛ ከፍታ ላይ የተነሳው ፎቶ ሰፊውን የአዲስ አበባ ከተማ ገጽታ ያሳያል። በትልቁ ምስል መሃል ላይ ዘመናዊ ባለ ብዙ መስመር መንገድ ከተማዋን ለሁለት ከፍሎ ያልፋል። ይህ የአዲስ አበባ መንገድ ግንባታ ለከተማዋ ዕድገት ምን ፋይዳ አለው?

በቀለማት ያሸበረቁ ፍራፍሬዎችና አትክልቶች ተደራርበው የቀረቡበት ትልቅ ስብስብ ነው። ዋናዎቹም ቀይ ቲማቲሞች፣ ቢጫ ማንጎዎች፣ አቮካዶዎች፣ እና ጥቁር ቀይ ሽንኩርቶች ናቸው?

አንዲት ሴት በቀላል ቡናማ ዳራ ፊት ለፊት ቆማ ቀጥታ ወደ ካሜራው ትመለከታለች። ነጭ ካባ ለብሳለች፡፡ የግራ ትከሻዋ ላይ ነጭና አረንጓዴ ባለመስመር ጨርቅ ተንጠልጥሏል። በሁለቱም እጆቿ የአንገትጌውን ክፍል ይዛለች፤ ጥቁር የተጠማዘዘ ፀጉሯ በፊቷ ጎን ለጎን ተንጠልጥሏል።

ይህ ጥቁር እና ነጭ የቁም ምስል ጥቁር የኮሮጆ ሹራብና ባለ ጭረት ጃኬት የለበሰን ሰው ያሳያል። እጆቹን ደረቱ ላይ አጣምሮ ከእንጨት በር በሚመስል ዳራ ፊት የቆመው ግለሰብ በግልጽ ፈገግታ ፎቶግራፍ አንሺውን ቀጥታ እየተመለከተ ነው።

ወንጌል የሚል ጽሑፍ ያለበት ጥቁር መጽሐፍ ከወርቅ መስቀል ምልክት ጋር ይገኛል። የመጽሐፉ የጎን ገጾች ቀይ ቀለም ሲኖራቸው፣ ቀይ የገጽ መለያ ይታያል። ከበስተጀርባ የተወሳሰበ የነሐስ የእጅ መስቀል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደዚህ አይነት መስቀሎችን ለምን ትጠቀማለች?

የእግር ጋኑ ትንንሽ የአበባ ቅርጽ ያላቸው ተያያዥ ማስዋቢያዎች አሉት፤ የሴትየዋ ጥፍሮች ቀይ ቀለም ተቀብተዋል። ይህ የእግር ጌጥ በዋነኛነት የሚለበሰው በየትኛው ዓይነት ባህላዊ አጋጣሚ ወቅት ነው?

ጥንታዊ ጥቁርና ነጭ ምስል በኢትዮጵያ በጎንደር የሚገኝ የእንስሳት ገበያን ይመስላል። በገበያው ሰዎች ነጭ ባህላዊ ልብስ ለብሰው ከበግና ፍየሎች ጋር ይታያሉ፣ ከበስተጀርባው የቤተክርስቲያን ጉልላት መኖሩ የሃይማኖታዊውን ድባብ አይገልጽም?

ጥቁር አራት-በር ያለው ማቀዝቀዣ ከከፈተ የላይኛው ቀኝ በር ጋር በኩሽና ውስጥ ቆሟል። በሩ ውስጥ እንቁላልና አትክልቶች ሲኖሩ ከበስተጀርባ በጠርሙሶች የተሞላ መደርደሪያ አለ። ማቀዝቀዣው ምግቦችን በጥሩ ሁኔታ እያቆየ ነው?

እነዚህ ሁለት ጥንድ ጥቁር ቡኒ ቆዳ ጫማዎች ናቸው። በስፌት ያጌጡና በእግር ጣቶች መካከል የሚገቡ ማሰሪያዎች አሏቸው። የእጅ ሥራው በጥንቃቄ የተሰራ ሲሆን፣ ተረከዝ የሌላቸው ናቸው። ይህ አይነቱ ጫማ በእጅ የተሰራ ወይስ በፋብሪካ?

ፋሽን ከዘመን ዘመን የሚቀየር ፤ ብዙ ጊዜ እንዳንድ የዘመን መገለጫ የሚወሰድ ነገር ነው። የአሁን ዘመን የሴቶች አለባበስ ፋሽን እንዴት ነው?

በቀይና በሰማያዊ ምንጣፍ ላይ ልጆች የተለያዩ የማርሻል አርት ልብሶችን ለብሰው አሉ። በአዳራሹ ፊት ለፊት በነጭ ዩኒፎርም የለበሱ ሶስት ዳኞች ጠረጴዛ ላይ ተቀምጠዋል። ልጆቹ ምን ዓይነት የማርሻል አርት ሥልጠና እየወሰዱ ነው?

ቀይ ሶፋ ላይ የተቀመጡ አንድ ወንድና አንዲት ሴት እየተወያዩ ሲሆን ከበስተጀርባ የኢትዮጵያና የሌላ አገር ባንዲራ አለ። በውይይታቸው ውስጥ የትኞቹ ወሳኝ የሁለትዮሽ ግንኙነት ጉዳዮች ይነሱ ይሆን?

በዚህ ምስል ላይ ረዣዥም የሽመና ማሽኖች ያሉበት የጨርቃ ጨርቅ አውደ ጥናት ይታያል። ማሽኖቹ የብረት አሠራር ያላቸው ሲሆን፣ በላያቸው ነጭ ጥጥ የተወጠረበት ክር ይገኛል። የክፍሉ ወለል በቀላል ቀለም የተነጠፈ ሲሆን፣ በሩቅ አካባቢ አንድ ሰው እየሰራ ይስተዋላል።

አምስት የኦሮሞ ባህላዊ ልብስ የለበሱ ወንዶች፣ ነጭ ሻማ ለብሰው ከካሜራ ሰው ጋር ቆመዋል። ከበስተጀርባ ኮረብታማ ቦታና የገለባ ቤት ይገኛል። ወንዶቹ ፊልም እየሠሩ ነው ወይስ በባህላዊ ሥነ-ሥርዓት ላይ ናቸው?

ነጭ ቀሚስ፣ ጥቁር ቬስትና ነጭ የራስጌ ልብስ የለበሱ ወንዶችና ህጻን ልጅ በጎዳና ላይ ተሰልፈው ይጓዛሉ። አንደኛው ሰው ጭምብል አጥልቋል፤ ሦስቱም ወደ ፊት ይመለከታሉ። የትኛውን ሃይማኖታዊ ሥነ ስርዓት ለመፈጸም እየተጓዙ ነው?

ረጃጅም ረድፍ የያዙ ሰፋፊ እርሻዎች አረንጓዴ ተክሎች አሉ። በመሃል አንድ ትልቅ ዛፍ ብቻ ቆሟል። እርሻው በመልካም ሁኔታ ተይዟል። ረድፎቹ ምን አይነት የእርሻ አይነት ይጠቁማሉ?

ኢትዮጵያ ወደ ውጭ ከምትልካቸው ምርቶች መካከል አንደኛው የአበባ ምርት ነው። ኢትዮጵያ በአበባ ምርት ዶላር የምታገኝ ሲሆን በዓመት ምን ያህል ገቢ ታስመዘግባለች?

ሙሉ በሙሉ የበሰሉና ደማቅ ቀይ ቀለም ያላቸው በርበሬዎች በአራት ረዣዥም ቢጫ ካርቶን ሳጥኖች ውስጥ ተደርድረዋል። በርበሬዎቹ በመጠኑ ረጅም እና ቀጭን ቅርጽ ያላቸው ሲሆን ለሽያጭ ተዘጋጅተዋል። ይህን አይነት በርበሬ በመጠቀም ምን ዓይነት የኢትዮጵያ ምግብ ይዘጋጃል?

ሰፋ ባለ ሜዳ ላይ የመረብ ኳስ እየተጫወቱ ያሉ በርካታ ወጣት ወንዶች በአንድ ላይ አሉ። አንድ ተጫዋች ኳሷን ለመምታት ወደ አየር ዘሏል፤ ሌሎች ደግሞ ሲጠብቁ ወይም ሲመለከቱ አጠገቡ ቆመዋል። መረብ ኳስ በኢትዮጵያ ውስጥ ምን ያህል ተወዳጅነት አለው?

ይህ ምስል የኢትዮጵያ ባህላዊ አልባሳትን (ሸማ) ያሳያል። ነጭ ጥጥ የተሰሩ ሲሆኑ፣ ደማቅ ቀለማማ አረንጓዴ፣ ብርቱካናማ፣ ቡናማ እና ሰማያዊ ጥልፍልፍ ያላቸው ናቸው። እነዚህ ባህላዊ የጥጥ አልባሳት በኢትዮጵያ ውስጥ ምን ያህል ትኩረት ይሰጣቸዋል?

ጥቁር ቀለም ያለው ዲጂታል ካሜራ፣ ኮምፒዩተር ላይ የሚገጠም፣ ከፊት በኩል ይታያል። በሁለቱም ጎን ለድምጽ ማስገቢያ የሚያገለግሉ ቀዳዳዎች አሉት። ካሜራው በታጣፊ መቆሚያ ላይ ተቀምጧል። በኮምፒዩተር ላይ በሚደረግ የርቀት ትምህርት ውስጥ የዚህ መሣሪያ ሚና ምንድነው?

በትልቅ የማቀዝቀዣ ማሳያ ውስጥ ብዙ ዓይነት ጣፋጭ ኬኮች እና መጋገሪያዎች ተደርድረዋል። የቸኮሌት፣ የፍራፍሬ ታርት እና የቺዝ ኬክ ክፍሎች በተለያዩ መደርደሪያዎች ላይ ይገኛሉ። ኬኮቹ በጣም የሚያምር ቅርፅ አላቸው። ከነዚህ ጣፋጮች ውስጥ የትኛው ለልደት ቀን ምርጥ ነው?